ከብርሃን የጀርባ ላይ የሚታየው ይህ ሥዕል አንድ ወንድ እግሩና የሴት እግር ነው። የሴቲቱ እግር ጥፍሯ ቀይ ሲሆን ባዶ እግር ነው። የወንዱ እግር ወታደራዊ ልብስና ጫማ ለብሶ የጦር መሣሪያ ተደግፎ ቆሟል። ከጎኑ አንድ ጥቁር ሻንጣ አለ።

ቀይ ደናቅ ቀለማት ያላቸው መስመሮች እርስ በራሳቸው ተላልፈው የሆነ አይነት ምስልን ፈጥረዋል። መስመሮቹ ያረፉበት ገጽም ጥቁር ቀለም አለው። በስተ ቀኝ በላይ በኩል መረቅ የሚል ጽሁፍ ወጣ ገባ በሆነ አጻጻፍ ተጽፏል።

ከፊል እርቃኗን የሆነች ሴት ከወገቧ ጎንበስ ብላ እርሻ መሬት ውስጥ በዶማ ትሰራለች። ረዥም ቀይና ነጭ ቀሚስ፣ እና የተበጣጠሰ ቡኒ ሸሚዝ ለብሳለች። መሬቱ በአረንጓዴ ሳርና ቁጥቋጦዎች የተሞላ ሲሆን ከበስተጀርባ ሩቅ ዛፎችና ደረቅ መልክአ ምድር ይታያል።

አዲስ ወይም ታድሶ የተገነባ ነጭ ሕንጻ ነው። ሕንጻው አረንጓዴ ቀለም ያላቸው መስኮቶች ያሉት ሲሆን፣ አንዳንድ ሰዎች በመስኮቶቹ ዙሪያ ቆመው ሕንጻው በአብዛኛው በአረንጓዴ ዛፎች የተከበበ ሲሆን፣ የግንባታ ሥራ በመካሄድ ላይ መሆኑን የሚያሳይ አፈርና የእጅ ጋሪ አለ።

ጥቁር ቡና በብረት ጄበና ሻይ ማብሰያ በክብ ጥቁር ትሪ ላይ በተደረደሩ ትናንሽ ኩባያዎች ውስጥ እየቀዳ ነው። ሰማያዊ ጃኬት የለበሰ ሰው ትሪውን በሁለት እጆቹ ይዞ፣ በሌላኛው እጁ ከማይዝግ ብረት የተሰራ የሻይ ጄበና ይዞ መጠጡን እየቀዳ ነው።

አንድ ጥቁር ጓንት የለበሰ እጅ ነጭ፣ ፈዛዛ ቡኒ እና ቀለል ያለ ሰማያዊ ቀለም ያለውን አዲዳስ ጫማ ይዞታል። ሌላው ተመሳሳይ ጫማ እግረኛው ጫማ ጎን ተቀምጧል። ጫማዎቹ በብራንድ ምልክት የተደረገባቸው ሲሆኑ፣ በነጭ የእብነበረድ ወለል ላይ ይታያሉ።

መስመሩን ጠብቆ የተተከለ ሰፊ የጎመን እርሻ ይታያል። ሰማያዊ አረንጓዴ ቅጠሎች ያሉት ጎመን ከአፈር ጋር በሚያምር ሁኔታ ይዋሃዳል፤ ከርቀት ደግሞ የዛፎች ደን እና አነስተኛ ነጭ ህንጻ ይታያል።

አንዲት ሴት እና አንድ ወንድ ሙሉ በሙሉ ነጭ ባህላዊ ልብሶችን ለብሰው ወደ ፊት ይጓዛሉ። ዙሪያቸውን በብዙ ታዳሚዎች የተከበቡ ሲሆን፣ ጥቂት ሰዎችም የተለያዩ ብሔራዊ ልብሶችን ለብሰዋል። በግራና ቀኝ በኩል በአበባ ያጌጡ ነጭ ልባሶች ያሉት ምሰሶዎች አሉ።

በአንድ መድረክ ላይ የባህል ጭፈራ የሚጨፍሩ በርካታ ወንዶች ነጭ እና ቀይ ልብሶችን ለብሰዋል። ወንዶቹ ጦርና ጋሻ የያዙ ሲሆን በራሳቸው ላይ ላባ የመሰለ መለዮ ለብሰዋል። በተሰበሰበው ሕዝብ ፊት ለፊት የተካሄደ የባህል ትርዒት ነው።

አንዲት ሴት በጨርቅ በተሠራች ሼድ ውስጥ ክብ ቅርጽ ያላቸው የሲሚንቶ ንጣፎችን አዘጋጅታለች። ጥቁር ነጠብጣብ ያለበት ቀሚስ የለበሰችው ሴት አራት ግራጫ ንጣፎችን ክብ አድርጋ በማስቀመጥ ላይ ትገኛለች። በዙሪያዋ ደግሞ ሌሎች የተከመሩ ንጣፎች በደረቅ መሬት ላይ አሉ።

የሚታጠፍ ባለ ሶስት ደረጃ የእንጨት መሰላል በሁለት አቀማመጦች ይታያል። በግራ በኩል ተዘርግቶ ለመጠቀም ዝግጁ ሲሆን በቀኝ በኩል ደግሞ ተጣጥፎ ተቀምጧል። ጥቁር ቀለም ያላቸው ማሰሪያዎች እና የእግር ማስቀመጫዎች ይስተዋላል።

ጥንታዊ የድንጋይ ቤተ-ክርስቲያን ውስጠኛ ክፍል ነው። ጠንካራ የድንጋይ ምሰሶዎችና ቅስቶች ከጥቁር ጣሪያ ጋር አሉ። ወለሉን ቀይ ምንጣፍ ሸፍኖታል። ከግራ በኩል የሚገባ ብርሃን ዋናውን ምሰሶ ያበራል። ከሩቅ ቅስት በኩል ደግሞ ብርቱካናማ ብርሃን ጎልቶ ተገልጿል።

በተለያዩ ንድፎች ያሸበረቁ የተጠለፉ መሶቦችን ናቸው፡፡ እነዚህ የእጅ ሥራዎች በሰማያዊ፣ በነጭ፣ በቱርኩይዝና በቡናማ ክሮች የተሠሩ ናቸው፡፡ መሶቦቹ ክብ ቅርጽ ያላቸው ሲሆን፣ ለምግብ ማቅረቢያ ወይም እንደ ማስጌጫነት ያገለግላሉ፡፡

ድንጋይ በተነጠፈ መንገድ ዳርቻ ላይ የገበያ እንቅስቃሴ አለ። ሻጮች ከህንጻዎች ስር ቆመው ቀይ ሽንኩርትና ድንች ጨምሮ ብዙ አትክልቶችን ይሸጣሉ። ብዙ ሰዎች በገበያው ውስጥ ሲመላለሱ ይታወቃሉ። በገበያው ላይ የሚሸጡት ዋነኛ ምርቶች ምን ምን ናቸው?

ቡችላው ጥቁር እና ቡናማ ቀለም ያለው ፀጉር አለው። ጥቁሩ ቀለም በአብዛኛው ፊቱ፣ ጀርባውና ጆሮዎቹ ላይ ይገኛል። የቀኝ ጆሮው ቀጥ ብሎ ቆሟል፤ የግራ ጆሮው ደግሞ ወደ ኋላ ዘንበል ብሏል፣ ይህም የቡችላነት ዕድሜውን ያሳያል።

አንድ ሰው መሬት ላይ ከበቀሉ አረንጓዴ ቅጠላማ ተክሎች መካከል በትልቁ የተመለተ ብርቱካንማ ካሮት እየነቀለ ነው። የሰውየው ጣቶችና የእጁ ክፍል በካሮቱ ግንድ አካባቢ ይታያሉ። ጥቁርና እርጥብ አፈር ከካሮቶቹ ሥር በግልጽጋር ተያይዟል።

ያልተለመደ ግዙፍ ዘንባባ (ፓልም) ዛፍ ቅርብ ርቀት ላይ ቆሟል። ግንዱ ወፍራም ነው። ረዣዥም ቅጠሎቹ ከላይ ወደ ጎን ተንጠልጥለዋል። ከዛፉ በታች ለስላሳ የሆኑ ቁጥቋጦዎች አሉ። ሰማዩ በስተጀርባ ግልጽ ነው።

ደማቅ ነጭ ሚኒቫን በሰፊው የቤት ውስጥ አዳራሽ ውስጥ ባለው ሰማያዊ ምንጣፍ ላይ ይታያል። የመንገደኛውን በር ክፍት ሲሆን፣ የዘመናዊው የመኪና ንድፍ በግልጽ ጎላ ብሎ ይታያል።

ጥቁር እና ነጭ በሆነው በዚህ ታሪካዊ ፎቶግራፍ ላይ አራት ወንዶች አሉ። በመሃል የሚታየው ሰው እጁን በሰንሰለት ታስሮ ሲሆን፣ ሁሉም በእግራቸው ጫማ የለበሱ አይደሉም። ከኋላ ደግሞ ድንኳን ወይም ቤት አለ።

ረዥም ፀጉር ያላት አንዲት ሴት የኢትዮጵያ ባህላዊ አልባሳትን በብዙ ቀለም ጥልፍ ለብሳ ፈገግ ብላለች። ትልልቅ የጆሮ ጌጦች፣ የአንገት ሐብልና የእጅ አምባሮች አድርጋለች። ከበስተጀርባ በግራ በኩል ነጭ ግድግዳና በስተቀኝ በኩል ደግሞ የግድግዳ ሰዓት አለ።

አራት ታዋቂ አትሌቶች የወርቅ ሜዳሊያዎችን ደርበው ቀርበዋል። ከነኒሳ በቀለ የተባለው አትሌት ትልቅ ስዕል ላይ ሲገኝ፣ የተቀሩት ሦስቱ ደግሞ ትናንሽ ስዕሎች ላይ አሉ። ኬንያዊና ኢትዮጵያዊ አትሌቶችን ያቀፈ ስብስብ ነው።

ሐመር ሮዝ እና ወርቃማ ቀለም ባለው የልደት በዓል ዝግጅት ላይ ጣፋጮች ተደርድረዋል። ሮዝ ኬክ በረጃጅም ወርቃማ ማቆሚያ ላይ ተቀምጧል። ጠረጴዛው ላይ ዶናትና ኩኪሶች የተቀመጡ ሲሆን፣ ሮዝ አበቦች ከጀርባው አሉ።

የብረት መጋገሪያ ከፍተኛው ክዳንና መቀመጫ ላይ ተቀምጧል። ጥቁር ክብ የማብሰያ ሰሃን ሲኖረው መዳብ ቀለም ያለው ክዳኑ ወደ ኋላ ተከፍቷል። መጋገሪያው በውጪ ስፍራ በድንጋይ ደረጃ አጠገብ አለ።

አምስት ሴቶች ባህላዊ አረንጓዴ እና ነጭ ልብሶችን ለብሰው በተለያዩ የአንገት ጌጦች አጊጠዋል። ፀጉራቸው በነጭ ጨርቅ ታስሯል ግንባራቸው ላይ ጥቁር የመስቀል ቅርጽ ያለባቸው እነዚህ ሴቶች በሰዎች መሃል ቆመዋል

ጀርባዋን ያዞረች ልጅ እጅግ በጣም ረዥም እና ጥቁር ፀጉር አላት። ፀጉሩ ቀጥ ብሎ የተሠራና እስከ ወገብ አካባቢ የሚደርስ ነው። ባለብዙ ቀለም ሰንጠረዥ ያለው ሸሚዝ ለብሳለች። ከበስተጀርባዋ የመኖሪያ ቤት ውስጥ ክፍሎች በግልጽ ይታያሉ።

ሦስት ወንዶች በጥቁር ልብስ እና ጃኬት ለብሰው ከጠረጴዛ ጀርባ ተቀምጠዋል። ጠረጴዛው በአበቦች እና በአረንጓዴ ቅጠሎች ያጌጠ ነው። ከኋላቸው ትልቅ ሰማያዊ ጽሑፍ የዝግጅቱን አርዕስት አለ። ተቀምጠው ያሉት ሰዎች ምን ዓይነት ባለሥልጣናት ሊሆኑ ይችላሉ?

ቀይ ሽፋን ያለው ልብ ወለድ መጽሐፍ ነው። “ጊዜ ኧረ ጕዞ” የሚል ርዕስ አለው። ሽፋኑ ወደ ረዥም ጥቁር ግንብ የሚጓዝ ሰው አለ። ይህ ምስል የፍቅር፣ የትግልና የጉዞን ጭብጥ የያዘ ነው።

ብዙ ሰዎች ባህላዊ የፓፒረስ ጀልባዎች ወይም ታንኳዎች ላይ ተቀምጠው ቀዘፋዎችን በመጠቀም በትልቁ የውሃ አካል ላይ ሲቀዝፉ ይታያሉ። ሁሉም ተሳታፊዎች ነጭ ቲሸርቶች ለብሰዋል። በሩቅ ደግሞ ጀልባዎች በውሃው ላይ ይንሳፈፋሉ፣ እንዲሁም የዛፍ ደኖች የተሸፈኑ የባህር ዳርቻዎች ይታያሉ።

ብዙ የተለያዩ ቀለሞች ያሏቸው የፕላስቲክ ወንበሮችና በርጩማዎች ከመንገድ ዳር ተደርድረዋል። በአቅራቢያ ፍራፍሬ የሚሸጥ ድንኳንና አስፋልት ላይ የተደረደሩ የመኪና ጎማዎች ይታያሉ።

መሬቱ በሙሉ በተወቀረ ወርቃማ ገለባ ተሸፍኗል። ገበሬዎች በቡድን ሆነው ከብቶችን እየነዱ ገለባውን በማውደም ሂደት ላይ ናቸው። ሁለት ወይም ሦስት ከብቶች በገለባው ላይ ሲንቀሳቀሱ እና አንዳንዶቹም ላይ ሰዎች ተቀምጠው አሉ፡፡

ከሳር ክዳንና ከጭቃ በተሠራ ጎጆ ቤት መግቢያ ፊት ለፊት ያለው ቦታ ነው። በዙሪያው የተለያዩ የቤት እቃዎች፣ ድስቶችና ቅርጫቶች ተቀምጠዋል። መሬቱ በጭቃማ አፈር የተሸፈነ ሲሆን፣ በላዩ ላይ ድንጋዮችና የማገዶ እንጨቶች አሉ።

በጨለማ ውስጥ፣ የመንገድ ላይ መብራቶች ይበራሉ። መንገዱ ላይ ደማቅ ቢጫ የሱፍ አበባ ወድቋል። ከላይ "የሱፍ አበባ" የሚል የአማርኛ ርዕስ በነጭ ፊደላት ተጽፏል።

አምስት ሴት ሞዴሎች በባህላዊ የብሔራዊ አልባሳት ተመስርተው በተሰሩ፣ በዋነኛነት ነጭና የባህር ሐሳብ ቀለም የሆኑ ዘመናዊ ፋሽን ልብሶችን ለብሰዋል። ሁሉም ልብሶች የኢትዮጵያን ባህላዊ ጥልፍ የሚመስሉ ጥቁርና ነጭ የእጅ ሥራዎች አላቸው።

አዲስ የተገነባ ነጭ ግድግዳና ቆርቆሮ ጣሪያ ያለው ሕንፃ ነው። ግሪል ያላቸው መስኮቶች በደማቅ አረንጓዴ ቀለም ባላቸው የእንጨት መዝጊያዎች ተሸፍነዋል። ሰዎች በህንፃው ፊት ለፊት ቆመው ወይም እየሰሩ ነው። በመስኮቶቹ ላይ ያሉት ግሪሎች ለምን ዓላማ ተደርገውበታል?

አንድ ክፍል ውስጥ ለዝግጅት የጌጥ ሥራ ተሰርቷል። ነጭ፣ ሮዝ እና ወርቃማ ባሉኖች ቅስት ሰርተው ተደራጅተዋል። ከኋላ በኩል ነጭ ክብ ቅስት አለ። ከፊል ወርቃማ ቀለም ባላቸው ጠረጴዛዎች ላይ ምግብ ማቅረቢያ ዕቃዎች ተቀምጠዋል። ብዙ የወርቅ እና ነጭ ሳህኖች መደብ አሉ።

ካሜራው ላይ የሚገኘው ነጭ የኢትዮ ቴሌኮም ዋይ ፋይ ራውተር ነው፡፡ መሣሪያው ማእከላዊ ጥቁር ስክሪንና ከሥር ደግሞ የማብሪያ/ማጥፊያ ቁልፍ አለው፡፡ በመሣሪያው ላይ የሁዋዌ ስም ተጽፏል፡፡ ይህ በብዛት በጉዞ ወቅት የሚያገለግል ተንቀሳቃሽ ኢንተርኔት ማሠራጫ ነው፡፡

በመደርደሪያዎች ላይ በርካታ የኦሬኦ ኩኪስ እሽጎች እና የካድበሪ ቾኮቤክስ ኩኪስ ሳጥኖች ተከምረዋል። ኦሬኦ ሰማያዊ ቀለም ያላቸው በረጅም ረድፍ ሲደረደሩ፣ የካድበሪ ሳጥኖች ደግሞ ሐምራዊ ቀለም ያላቸውና የተቆለሉ ናቸው። መደርደሪያዎቹ ብርቱካናማ ጠርዞች አላቸው።

ጠቆር ያለ ድስት ውስጥ ቅመማ ቅመም የበዛባቸው ድንች ጥብሶች አሉ። ጥብሶቹ በሰንሰለት መልክ የተቆራረጡ እና በተቆራረጠ አረንጓዴ በርበሬ ያጌጡ ናቸው። ድስቱ ከእንጨት በተሠራ መድረክ ላይ ተቀምጧል። ጥብሶቹ ትኩስ እና ለመመገብ የተዘጋጁ ይመስላል።

ስደተኞች በሰማያዊው ክፍት ባህር ላይ በትንሽ ጀልባ ውስጥ እየተጓዙ ነው። ሁሉም የሚጓዙት ሰዎች ሕይወት አድን ብርቱካናማ ጃኬቶችን ለብሰዋል። ጀልባው በሰዎች ተጨናንቋል፣ እና ከላይ የረዳት ሰው ይገኛል።

ይህ ምስል ጥቁርና ነጭ ቀለም ያለው ሽንፋሽ የሚያሳይ ሲሆን፣ በደረቅ እንጨቶች እና በአረንጓዴ ሙስ በተሸፈነ መሬት ላይ ። ነጩ ጸጉር ከራስጌው ፈጥሯል። የሽንፋሽ (Skunk) ጥቁርና ነጭ ጸጉር መልክ ለእንስሳው ምን ዓይነት የመከላከያ ዘዴን ይወክላል?

ሁለት ጥቅጥቅ ያሉ ቡናማ-ሐምራዊ ቀለም ያላቸው የወይን ዘለላዎች በቅርንጫፍ ላይ ተንጠልጥለዋል። ወይኖቹ እርስ በእርሳቸው ተቀራርበው የሚገኙ ሲሆን በዙሪያቸው ደግሞ ትልልቅ አረንጓዴ ቅጠሎች ይታያሉ። ቅጠሎቹ ከወይን ፍሬዎቹ ጀርባ ላይ ሆነው ከበስተጀርባ ያለውን ደብዛዛ አረንጓዴ አሉ።

አንድ የአማርኛ ጋዜጣ ዋና ገጽ ነው። በላይኛው ክፍል የአርዕስት ጽሁፍ እና የምስረታ ቀን ይገኛሉ። መሃል ላይ የሶስት ታዋቂ ሰዎች ፎቶ ግራፍ ከዜና ጋር ተያይዟል። በታችኛው ክፍል ደግሞ የከተማዋን መጨናነቅ የሚያሳይ ፎቶግራፍ አለ። በተጨማሪም የተለያዩ አጫጭር ዘገባዎችና ማስታወቂያዎች አሉ።

የአምባ መስታወት ማሰሮ በፈሳሽ ወርቃማ ማር ተሞልቷል፣ የማር ጠብታዎች ከላዩ ላይ ካለ የእንጨት የማር መጥመቂያ እየወረዱ ነው። ከማሰሮው ቀኝ በኩል በርካታ የማር ወለሎች ተቆልለዋል፤ ሁሉም በቡናማ የእንጨት ዳራ ላይ ተቀምጠዋል፣ የዚህ ዓይነቱ ማር ጥቅም ምንድነው?

በሚዲያዎች ላይ የተለያዩ ዜናዎች እና መረጃዎች ይዘገባሉ። ለምሳሌ የተለያዩ ሃገር አቀፍ የሆነ እንዲሁም ሃይማኖታዊ በአላት ሲኖሩ እንዴት እንደተከበረ የሚዲያው ጋዜጠኞች ታዳሚውን በመጠየቅ ላላየው ሰው ያስተላልፋሉ።

ጥቁር ሱፍ የለበሰ፣ ኮትና ክራቫት ያደረገ ሰው ቅርጽ ያለው የነሐስ ሐውልት ይታያል። ሐውልቱ ከፍ ባለ ጥቁር ድንጋይ ላይ ተቀምጦ አንድ እጁን አየር ላይ አንስቷል። ሐውልቱ በሁለት ትላልቅ ነጭ የአበባ ማሰሮዎች ተከቧል።

ብራዚላዊው ፉትቦሊስት ጸጉሩን ብሎንድ ቀለም ቀብቶታል። እሱም የሳዑዲ ዓረቢያ ፕሮ-ሊግ ውስጥ ሊግ ግብ ለማስቆጠር ጨዋታዎችን ሜዳ ላይ ያደርጋል። የዓለማችን ታዋቂ አትሌት ነው።

የኮንክሪት ግድብ በሁለት ጥቅጥቅ ባሉ አረንጓዴ ተራሮች መካከል ተዘርግቶ ሲታይ ከታች በኩል ኃይለኛ የውሃ ፍሰት ይስተዋላል። በሩቁ ዳርቻ ላይ ሰማያዊና የተረጋጋ የውሃ አካል ይገኛል። በላይኛው ቀኝ ጥግ ላይ "ግልግል ግበ 2" የሚል የአማርኛ ጽሑፍ ይታያል።

ሁለት ጥንድ ክሮክስ (ክሮክስ) ጫማዎች ጎን ለጎን ተቀምጠዋል። አንደኛው ጥንድ ደማቅ ሮዝ (ሮዝ) ሲሆን ሌላኛው ጥንድ አረንጓዴ (ግሪን) ነው። ሁለቱም ጥንዶች ክብ ቀዳዳዎች እና የጎማ ማሰሪያ አላቸው። የወደቁ ጫማዎች ናቸው።

ረዥም ጅራት ያላት አይጥ በአይኖቿን ትኩር አድርጋ ታያለች። አንዱ እግሯ ብቻ አምስት ጣት ወይም ጥፍር አላት። ሁለት ጆሮ ያላት አይጥ ገብስማ የቆዳ ቀለም ይዛለች።

ባህላዊ የሶማሌ ልብስ የለበሱ ወንዶችና ሴቶች በክፍት ሜዳ ላይ ይጨፍራሉ። ሴቶቹ በቀይ እና አረንጓዴ ቀለም የተፈራረቀ ቀሚስ ሲለብሱ ወንዶቹ ነጭ ለብሰዋል። ሰዎች በደስታ ሲጨፍሩ ዙሪያቸውን ሌሎች ተመልካቾች አሉ።

ትልቅና ባህላዊ የኢትዮጵያ ምግብ ቤት ውስጥ ብዙ ሰዎች ተሰብስበው በደስታ እየተመገቡ እና እየተጨዋወቱ ነው። በቅርብ ርቀት ላይ ያሉ ሴቶች ወይን እያጋጩ ሲሆን፣ ሌሎች ደግሞ ፎቶ ለማንሳትና ለመዝናናት ተጠምደዋል። ድባቡ ሕያው እና ደስ የሚል ነው።

የእሳተ ገሞራ ፍንዳታን ጉድጓድ ። ጥቁር አመድና ድንጋዮች መካከል ደማቅ ቀይና ብርቱካናማ እሳታማ ፈሳሽ በእሳተ ገሞራው ወለል ላይ ይፈስሳል። በስተጀርባ በጢስ የተሸፈኑ ጥቁር ተራሮች በደብዘዝ ያለ የፀሐይ ግርዶሽ ነው።

አንድ መካከለኛ እድሜ ያለው ሰው ከፊት ቀርቧል። ሰውየው ፈገግታ አለው፤ ጥቁር ቤሬት እና ጥቁር ጃኬት ለብሷል። አንገቱ ላይ ወይንጠጅ ቀለም ያለው ስካርፍ ተጠቅልሏል። ፊቱ በደማቅ ብርሃን በደንብ በርቷል። ጀርባው ደብዘዝ ያለና ጨለማ ነው።

ሰማያዊና አረንጓዴ ክብ ያለው አርማ በውስጡ ማዕድናትና ነዳጅ ነክ ምልክቶች አሉት። በማዕከሉ የተሰቀሉ መዶሻዎች፣ እሳትና የወርቅ ክምር ይገኛሉ። በዙሪያው 'የማዕድንና ነዳጅ ሚኒስቴር' የሚል የአማርኛ ጽሑፍ ተጽፏል።

ሦስት ክላሲክ-አል የኤሌክትሪክ መብዛትያ ሶኬቶች ተቀምጠዋል። ሁለቱ በመጠቅለያ ካርቶን ውስጥ ሲሆኑ አንደኛው የፕላስቲክ መጠቅለያ ሳይወልቅ ከላይ ተቀምጧል። የኤሌክትሪክ መብዛትያ ሶኬቱ አምስት መግቢያ ቀዳዳዎች እና አንድ ማብሪያ ማጥፊያ አለው። በገመዱ ጫፍ ላይ የኤሌክትሪክ መሰኪያ ተገጥሟል።

ሁለት ትልልቅ ወፎች ረጅም ጥቁር አንገት፣ ጥቁርና ነጭ ላባ አላቸው። ሁለቱም ደማቅ ቀይና ጥቁር ምንቃር ሲኖራቸው በአይን ዙሪያ ቢጫ ቆዳ አላቸው። ወፎቹ በጠቆረ አረንጓዴ የሳር ሜዳ ውስጥ ቆመው ወደተለያዩ አቅጣጫዎች እየተመለከቱ ነው።

ከፍተኛ ጥምጥም ያለውን ፀጉሯን ጥልፍልፍ ሰርታለች። የባህል ጥለት ያለበት ቀሚስና ሐምራዊ ዶቃ አድርጋለች። አንገቷ ላይ የብር ጌጣጌጥ አላት። ውብ የሆነችው ሴት በሮዝ አበባዎች አስውባዋለች።

ሴቶች በቀይና በአረንጓዴ ካሬ የተሰሩ ቀሚሶችን እና ወንዶች ደግሞ ነጭ ባህላዊ ልብሶችን ለብሰው በክብ ሆነው እየጨፈሩ ነው። ሁሉም ሰው በጭንቅላቱ ላይ የጨርቅ ማሰሪያ አድርጎ በደስታ ሲጨፍሩ ይታያል።

ጋብቻ ሁለት አካል አንድ የሚሆንበት የተቃራኒ ፆታ ግንኙነት ነው። በጋብቻ ስነ-ስርዓት ጊዜ ሙሽራው ነጭ ሱፍ (ካኪ) እና ሙሽሪት ነጭ ቢሎ ( ቀሚስ) ለብሰው ይውላሉ። ሙሽራው የአበባ ጉንጉን ይይዛል።

ይህ ጥቁርና ነጭ ምስል ፈገግታ ያለው ሰው ክንዱን አጣምሮ በቆመበት አለ። ጥቁር ሹራብ ለብሶ ግራጫማ ጃኬት ደርቧል። ከኋላው የእንጨት ግድግዳ አለ።

በደማቅ መድረክ ላይ የሚታይ ባህላዊ የኢትዮጵያ ዳንስ ወይም ሥነ ሥርዓት ነው። ወጣት ሴቶች ነጭ የሐበሻ ቀሚስ ለብሰው በክብር በመተጣጠፍ ሣር ይለቅማሉ። ይህ ተግባር የትህትናና የእንግዳ ተቀባይነት መገለጫ ሲሆን፣ የብሔራዊ ባህልን ውበትና ደስታ ያንፀባርቃል።

ክሉ ትልልቅ፣ ወፍራም፣ እና ጠርዝ ላይ እሾህ ያላቸው ቅጠሎች አሉት። ቅጠሎቹ አረንጓዴ እና ቡኒ ቀለም የተቀላቀለባቸው በመሆኑ የደረቅ አየር ሁኔታ ወይም የእርጅና ምልክቶች ናቸው።

በላይኛው ክፍል "ርትዕ" የሚለው የአማርኛ ቃል በብዛት የተጻፈ ሲሆን፣ ከታች ደግሞ ትንሽ ጽሁፍ እና በግዴለሽነት የተለጠፈ የሚመስል ወረቀት ላይ በእጅ የተጻፈ ጽሑፍ አለ።"ርትዕ" የሚለው ርዕስ የዚህን የሥነ-ጥበብ ሥራ ዓላማ ወይም መልዕክት እንዴት ሊያብራራ ይችላል?

አንድ ረዥምና ቡናማ የእንጨት ልብስ ማስቀመጫ እቃ ከፊት ለፊት አለው፡፡ እቃው በግራ በኩል ልብስ መስቀያዎች ያሉት ሲሆን፣ ከሥር ደግሞ ለጫማ ማኖር የሚያገለግል ቁምሳጥን አለው፡፡ በቀኝ በኩል ደግሞ ትልቅ መስታወት የለበሰ በር አለው፡፡

በብዙ አረንጓዴ ብሮኮሊ አትክልቶች የተሞላ ቅርጫት በቅርበት ቀርቧል። አትክልቶቹ ትላልቅና ትኩስ ቅጠሎች አሏቸው። እነዚህ ከብሮኮሊ አበባ ጋር የተዋሃዱ ጥቅጥቅ ያሉ አረንጓዴ የአበባ ራሶች ናቸው። ይህ አትክልት ለሽያጭ ተዘጋጅቷል።

የጎን እይታ የሚያሳየው ጥቁርና ነጭ ንድፍ ባርኔጣ የደፋ ወጣት ራስን ነው። ባርኔጣው ጥቅጥቅ ያለ የፀጉር መሰል ስስ ጨርቅ አለው፣ ከፊትና ከጆሮው አጠገብ የሚንዘላዘል ነው። ከራስ በላይ “ነው” የሚል የአማርኛ ፊደላት ተጽፈዋል።

ብዙ የወይን ጠጅ እና የተለያዩ የአልኮል መጠጦች በሱቅ መደርደሪያዎች ላይ ተደርድረዋል። በቀኝ በኩል ያሉት መደርደሪያዎች በውስጣቸው አረንጓዴ የሆነ መብራት አላቸው።

ከፍ የሚያደርጉ የከባድ መሣሪያዎች በተከታታይ ቆመዋል። መሣሪያዎቹ አረንጓዴ፣ ሰማያዊና ብርቱካናማ ቀለም አላቸው። ሰማያዊ ሰማይ ከላይ ይዘረጋል። እነዚህ ማሽኖች ለግንባታ ወይም ለኢንዱስትሪ ሥራ አገልግሎት የሚሰጡ ናቸው።

የተለያዩ ምርቶችን እና እንቅስቃሴዎችን የሚያሳዩ ስድስት ምስሎች ቀርበዋል፡አንድ ሰው በእጁ የዶሮ እግር ይዞ በገበያው መንገድ ላይ ይጓዛል። በዙሪያው ብዙ ሰዎች ይዘዋወራሉ፣ ከጀርባው ደግሞ ሻንጣ የያዘ ነጭ ቫን እና የተለያዩ ሱቆች ይገኛሉ። ይህ ምንን ያመለክታል?

አንዲት ሴት በምሽት መንገድ ላይ፣ ቀይ አጭር ቀሚስና ባለከፍተኛ ተረከዝ ጫማ አድርጋ በኤሌክትሪክ ምሰሶ ተጠግታ ቆማለች። ሲጋራ በእጇ ይዛ፣ በአቅራቢያው መኪኖች ያልፋሉ።

ቁርና ነጭ ፎቶግራፍ ላይ ፂም ያለው ሰው ቀርቧል። ሰውየው ረጅም ነጭ ፂም እና ጥቅጥቅ ያለ ፀጉር አለው። ሰውየው ጥቁር ጃኬት እና ሸሚዝ ለብሷል። ፊቱ በጎን በኩል የቆመ አቅጣጫ ይዟል።

ነጭ የፕላስቲክ ዶቭ የሰውነት ሎሽን ጠርሙስ በነጭ ዳራ ላይ ይገኛል። የሎሽኑ ቅንብር የኮኮናት ዘይትና ኮኮዋ ቅቤ እንደሆነ ተጽፏል። ጠርሙሱ ላይ ቡናማና ቢጫ የዶቭ ምልክት አለ። የሎሽኑ ዋና ጥቅሞች ምንድናቸው? ጠርሙሱ ምን ያህል መጠን ይይዛል?

ሁለት ወንዶች አንበሶች በሣርና በቁጥቋጦ በተሸፈነ ሜዳ ውስጥ ወደ ፊት እየተራመዱ ነው። በፊት ያለው አንበሳ ጥቅጥቅ ያለ ቢጫና ቡናማ ክሮች አሉት። ከበስተጀርባው ያለው አንበሳ በድብዘዛ ይታያል። የአንበሶች ዓይኖች ወደ ካሜራው ይመለከታሉ።

ዘመናዊ፣ ጥቁርና ቄንጠኛ የጆሮ ማዳመጫ ሄድሴት ነው። እጅግ ጥራት ያለው ድምፅ የሚያወጣ ሲሆን፤ ለሙዚቃ፣ ለቪዲዮ ጨዋታዎችና ለግንኙነት ተብሎ የተሰራ ነው። በላዩ ላይ ማይክራፎን የተገጠመለት ሲሆን፣ ለረጅም ሰዓት ምቹ ሆኖ ያገለግላል።

ብዙ ተማሪዎች የደንብ ልብሳቸውን ለብሰው በትልቅ ክፍል ውስጥ ፈተና እየወሰዱ ነው። እያንዳንዱ ተማሪ ወረቀት ላይ ለመፃፍ ተጠምዶ ሲታይ፣ ክፍሉ ለፈተና በሚመች ሁኔታ የተደራጀ ነው።

መስቀል በዓል ሲከበር ነው። በርካታ ሰዎች ነጭ ልብስ ለብሰው ደመራው ዙሪያ ተሰብስበዋል። የእሳት ቃጠሎው ትልቅና ኃይለኛ ሲሆን ከፍተኛ ጭስ ወደ ሰማይ ይወጣል። ይህ መንፈሳዊ ክብረ በዓል በከተማው ሜዳ ውስጥ ተካሂዷል።

የሪሁቦቲ የኤሌክትሮኒክስ ዕቃዎች ማስታወቂያ ቀርቧል። ማስታወቂያው ኮምፒውተሮች፣ ስልኮች፣ አታሚ እና የክትትል ካሜራዎችን ያካትታል። ዕቃዎቹን በመግዛት ለተለያዩ አገልግሎቶች መጠቀም ይቻላል። ለበለጠ መረጃ የስልክ ቁጥሮች ተጠቅሰዋል።

ጥቁር የዐለት ንጣፎች ከግራ ወደ ቀኝ ተዘርግተዋል። የጠርዝ አፈር ከግራ በኩል ወደ ታች ይቆርጣል። ከዐለቱ በላይ ግራጫማ ጭጋግ ከጉድጓድ ውስጥ ይወጣል። በሩቅ በቀኝ በኩል ቀይ ልብስ የለበሰ ሰው ይቆማል፤ የቦታውን ስፋትና ቅዝቃዜ ይገልጻል።

የካርቶን ሣጥኖች በትላልቅ መጋዘን ውስጥ በንቅናቄ ማስተላለፊያ ማሽን ላይ ሲጓጓዙ ቀርቧል። የተለያዩ መጠኖች ያላቸው ቡናማ ሣጥኖች በብረት ሮለሮች ላይ ሲንቀሳቀሱ ይታያል። ይህ ቦታ ዕቃዎች የሚከማቹበትና ለሌላ ቦታ የሚላኩበት የመላኪያ ማዕከል ነው።

በገጠር ቤት ውስጥ አንዲት ሴት በቀለማት ያሸበረቀ ባህላዊ ልብስ ለብሳ ህፃን ልጅ ታቅፋለች። ህጻኑ ትንሽ አረንጓዴ ኮፍያ አድርጓል፣ ሴትየዋ ደግሞ በፈገግታ ትመለከተዋለች። ከጎን በኩል ጠረጴዛና ግድግዳ ይገኛል።

ከቆዳ የተሠራ ትልቅ የባህል ከበሮ በጨለማ ክፍል ውስጥ ይታያል። ከበሮው ላይ መምቻ ዘንጎችና ብሩሽ ተቀምጧል። የከበሮው ጎን ብርቱካናማ ቀለም ያለው ጨርቅ አለው።

ጥቅልል ያለ ቡናማ እንጀራ ሰሀን ላይ ተቀምጧል። የሱ ገጽታ ቀዳዳ የበዛበት ሆኖ ቀርቧል፤ የተወሰነው ክፍል ደግሞ ጥቁር ቡናማ ቀለም አለው። ከፍሎቹ እንደተጣጠፉና የተወሰነ እርጥበት እንዳላቸው መመልከት ይቻላል። ከጀርባ ትንሽ የብር ብረት ሳህን መደብ ይታያል።

አሮጌ በሚመስል ህንፃ ላይ የነጭ ግድግዳና የቆርቆሮ ጣሪያ ያለው ። መግቢያው ላይ በሩ በቢጫ መጋረጃ የተሸፈነ ሲሆን ግድግዳው ላይ የኮካ ኮላ ማስታወቂያዎችና የአማርኛና የአረብኛ ጽሑፎች እንዲሁም የመስጊድ ስዕል ይታያሉ።

አንዲት የደንብ ልብስ ለባሽ ሴት የትራፊክ ፖሊስ ቆማ ትመለከታለች። ሰማያዊ ሸሚዝ እና ጥቁር ሰማያዊ ሱሪ ለብሳ፣ ኮፍያዋን ደፍታ ነጭ ቀበቶ ታጥቃለች። ከበስተጀርባ በቢጫና አረንጓዴ ቀለም ያሸበረቀ ሕንጻ አለ።

ጥቅልል ያለ ቡናማ እንጀራ ሰሀን ላይ ተቀምጧል። የሱ ገጽታ ቀዳዳ የበዛበት ሆኖ ቀርቧል፤ የተወሰነው ክፍል ደግሞ ጥቁር ቡናማ ቀለም አለው። ከፍሎቹ እንደተጣጠፉና የተወሰነ እርጥበት እንዳላቸው መመልከት ይቻላል። ከጀርባ ትንሽ የብር ብረት ሳህን መደብ ይታያል።

ወታደራዊ ዩኒፎርም የለበሱ ብዙ ሰዎች በቶዮታ መኪና ጀርባ ላይ ተቀምጠዋል። ወታደሮቹ ካሞፍላጅ ልብስና ጥቁር ቦት ጫማ አድርገዋል። ከመካከላቸው አንዱ ወደ ፊት እየተመለከተ ነው። መኪናው በከተማ መንገድ ላይ ይጓዛል።

አትሌቶች የዋና ውድድር ለመጀመር ከሰማያዊ ገንዳ ወደ ውሃ ውስጥ ዘልለዋል። ዋናተኞቹ ከገንዳው በላይ በተሰለፉ ታዳሚዎች ፊት ለፊት በውሃው ውስጥ እየተንሸራሸሩ ነው። በሩቅ ህንፃዎች አሉ። የዋና ውድድር ዓይነቶች ምንድናቸው?

በአዳራሹ ግድግዳ ላይ ሐምራዊና ነጭ ጨርቆች ተንጠልጥለዋል። ትልልቅ ሐምራዊና ነጭ አበባዎች አጌጠውታል። ነጭ ሶፋና ትልቅ የአበባ ማስቀመጫ ከፊት ለፊት ይቀመጣል። አቀማመጡ ለሠርግ ወይም ለሌላ ክብረ በዓል የተዘጋጀ ነው።

ተማሪ የሚመስሉ የደንብ ልብስ የለበሱ ወታደራዊ አባላት በአንድ መስመር ተሰልፈው የክብር ጥበቃ ይሰጣሉ። ሰማያዊ ሸሚዝ፣ ጥቁር ሱሪ እና ነጭ ኮፍያ ለብሰው፤ ኢትዮጵያን የሚወክል ባለሶስት ቀለም ሻሽ ለብሰዋል፤ ጠመንጃ ይዘው ቀጥ ብለው ይቆማሉ።

ይህ ምስል ሶስት ወጣት ሴቶችን ያሳያል። በክፍል ውስጥ ተቀምጠው ኮምፒውተሮችን እየተመለከቱ ነው። ሁለቱ ሴቶች አረንጓዴ የትምህርት ቤት ዩኒፎርም ለብሰዋል። የቴክኖሎጂ ትምህርት በኢትዮጵያ ለሴቶች የሥራ ዕድል መፈጠር ምን ያህል ወሳኝ ሚና ይጫወታል?

የተለያዩ የማህበራዊ ሚዲያና የመልዕክት መላላኪያ መተግበሪያዎች አርማዎች በግራጫ ዳራ ላይ ይታያሉ። ለእያንዳንዱ አርማ በእንግሊዝኛ ቋንቋ ስሙ ተጽፏል፤ ፌስቡክ፣ ኢንስታግራም፣ ትዊተር እና ዩቲዩብ ከሚታዩት ጥቂቶቹ ናቸው። አርማዎቹ በሶስት ዓምዶች ተደርድረዋል።

ሰፊ የእርሻ መሬት፣ የተሰነጠቀ ደረቅ አፈርና ትናንሽ ችግኞችን ያሳያል። ችግኞቹ በተሰለፈ መስመር ተተክለዋል። ከርቀት በዛፍ የተከበበ ትንሽ ቤት ይታያል። ቦታው የዝናብ እጥረት አለበት?

ባህላዊ ሰማያዊና ነጭ በአሩንጋደ ሸሚዝ የለበሰ ገበሬ ሁለት በሬዎችን በእርሻ መሳሪያ ጠምዶ መሬት ሲያርስ ይታያል። በሬዎቹ አንዱ ቡናማ ቀንድ ያለው ሲሆን ሌላኛው ጥቁርና ነጭ ነው። ከበስተጀርባ አረንጓዴ የዛፍ መስመሮች እና ሰማያዊ ሰማይ አለ።

ብዙ ዓይነት የቴሌቪዥን ፕሮግራሞችና ፊልሞች ባሉበት ዳራ ላይ ትልቁ ቀይ የኔትፍሊስ አርማ ይገኛል። የዳራዎቹ ይዘቶች በብዛት የእስያ ቋንቋ ጽሑፎች ያላቸው ሲሆኑ፣ የመዝናኛ አገልግሎቱን ዓለም አቀፋዊነት ያመለክታሉ። በአለማችን ቁጥር አንድ የ ፊልም አቅራቢ ድርጅት ነው።

ፓርላማን ወይም አዳራሽን በሚመስል ሰፊ ቦታ፣ ብዙ ወንዶችና ሴቶች በረድፍ ተቀምጠዋል። ሁሉም በይፋዊ ስብሰባ ላይ የሚሳተፉ ሲሆን፣ በጥሞና ትኩረት አድርገው ይከታተላሉ። የክፍሉ ዲዛይንና የመቀመጫው አደረጃጀት ከፍተኛ የመንግሥት ሥራ ነው።

አንድ የብሩሽ ቀለም መቀቢያ መሳሪያ ነጭ ጀርባ ላይ ከቅርብ ርቀት ይታያል። ብሩሹ ጥቁር ፀጉሮችና በብር የብረት ቁራጭ የተያዙ ሲሆን ብርቱካንማ ቀለም ያለው ፕላስቲክ መያዣ አለው። የመያዣው መጨረሻ ላይ ለመስቀል የሚያገለግል ቀዳዳ አለ።

ተመሳሳይ ቅርጽ ያላቸው የቫዝሊን የሰውነት ሎሽን ጠርሙሶች በመደርደሪያ ላይ በአንድ ረድፍ ተቀምጠዋል። የፊት ረድፍ ላይ ያሉት ቡናማ ሲሆኑ በጎናቸው ቢጫና አረንጓዴ የሆኑ ጠርሙሶች አሉ።

አንድ ነጭና ቡናማ ነጠብጣብ ያለው ውሻ በሜዳ ላይ ቆሟል። አካባቢው ረዣዥም ሳሮች የበዙበትና በውሻው ላይ የጠዋት ብርሃን ያረፈበት ነው። ከበስተጀርባ ረጅም ዛፎች በጭጋግ ተሸፍነው ግልጽ ያልሆኑ ናቸው። ውሻው አካባቢውን በጥሞና ይቃኛል።

በገበያ ስፍራ፣ ደማቅ ቀይ ቀይ ሽንኩርት እና ቲማቲም በሰማያዊ ጨርቅ ላይ ተደርድረው ይገኛሉ። ሰዎች በሱቆች ዙሪያ ተሰባስበው ሸቀጦችን ይመለከታሉ፣ አንደኛው ሰው እጁን ወደ ላይ ዘርግቷል። በሌላኛው ክፍል ደግሞ የአትክልት ዘይትና ሌሎች እቃዎች በጠረጴዛዎች ላይ ተደርድረዋል።

ሶስት ወጣት ወንዶች ብርቱካናማ ሸሚዞች ለብሰው በአሸናፊነት መድረክ ላይ ቆመው ይታያሉ። ሦስቱም በራሳቸው ላይ የአበባ አክሊል ያደረጉ ሲሆን እያንዳንዳቸው የወርቅ ዋንጫ ይዘዋል። መሃልል የቆመው ሰው "200,000 BIRR ELITE WINNER" የሚል ጽሑፍ ያለበት ትልቅ ቼክ ይዟል።

ጥቅል የTrident ማስቲካ ማስታወቂያ ነው። ማስታወቂያው ደማቅ ብርቱካንማ ዳራ ያለው ሲሆን በውስጡም የፍራፍሬ ቁርጥራጮች፣ ብርቱካን እና ኪዊ የመሰሉ ፍራፍሬዎች ይገኛሉ።

ለዕይታ የቀረበው ሰፊ ሜዳ በጥሩ ሁኔታ በእርሻ የተያዘ የእርሻ ቦታ ነው። በሜዳው ላይ ብዙ ጥቅጥቅ ያሉ የእርጥብ እፅዋቶች የሚታዩ ሲሆን፣ እነዚህም ቀይና ትልልቅ ቃሪያዎችን በውስጣቸው ይዘዋል።

ጥንታዊና ያጌጠ የኢትዮጵያ ዘውድ በቀይ ትራስ ላይ ተቀምጧል። ዘውዱ በወርቅማ ቀለም የተሠራ ሲሆን፣ በላዩ ላይ መስቀል ያለው ሲሆን፣ ከፊት ለፊት ደግሞ የቅድስት ማርያም ምስል የተቀረጸበት የብረት ጥልፍ ሥራ አለ።

ሙሉ ለሙሉ ነጭ የሆነ የኤል ኢ ዲ አምፖል ነው፡፡ አምፖሉ መደበኛ የኤዲሰን ስክሩ መሰኪያ ሲኖረው፣ መሠረቱ ላይ የፊሊፕስ ስም ተጽፏል፡፡ ይህ አምፖል አነስተኛ ኃይል የሚጠቀምና ዘመናዊ መልክ ያለው ነው፡፡

ሁለት በመጠናቸው ትልቅ የሆኑ የህዝብ መኪኖች ጎን ለጎን ቆመዋል። መኪናው ወደ ሰማያዊ የሚያደላ ብርማ ቀለም ያለው ሲሆን የመኪናው ብዙ ክፍል በመስታወት የተሸፈነ ነው።

አንድ ያማረ የዝግጅት ማሳያ ጠረጴዛ በአራት ማዕዘን ነጭ ቅስት ዳራ ፊት ለፊት ይታያል። ሮዝ፣ ነጭና የነሐስ ቀለም ያላቸው ፊኛዎች ቅስቱን ያጎሉትና የሻይ ዕቃዎች በጠረጴዛው ላይ ተደርድረዋል።

ስድስት ነጭ ስኒዎች በአረፋ ማስቀመጫ ውስጥ በጥንቃቄ ተደርድረዋል። ጽዋዎቹ በላያቸው የወርቅ ቀለም ያለው ንድፍና ጥቁር መስመር አላቸው። እያንዳንዱ ጽዋ ለመያዣ የሚሆን እጀታ አለው። በዙሪያው ያለው ነገር ሁሉ ነጭና ለስላሳ ነው።

አንድ ኮረብታ በደረጃ በድንጋይ ተገንብቷል። በደረጃዎቹ ላይ ብዙ ሰዎች በባህላዊ ልብስ ለብሰው አሉ። ታችኛው ክፍል ላይ ጥቂት ሰዎች ተቃቅፈውና ፎቶግራፍ አንሺዎች አሉ።

እነዚህ ብርቱካንማ እና ነጭ ሳጥኖች በእጅጉ ተደራርበዋል። እያንዳንዱ ሳጥን በጠራ ፕላስቲክ ተጠቅልሏል። እቃዎቹ የተመረቱ የምግብ ምርቶች ሲሆኑ በመጋዘን ውስጥ ለመጓጓዝ በጥንቃቄ ተዘጋጅተዋል። የተመረቱት እቃዎች ለስርጭት ዝግጁ ናቸው።

ሦስት ሰዎች በቀዳሚነት ይታያሉ አራተኛ ሰው ከርቀት በስተቀኝ በኩል እየህዱ ነው። የእግር ጉዞ ልብሶችን ለብሰዋል እንዲሁም ከፊሎቹ ቦርሳ ወይም ኮፍያ አድርገዋል። በድንጋያማው እና አስቸጋሪ በሆነው መሬት ላይ እየተራመዱ ነው።

በእንጨት በተሰራ ዝቅተኛ ጋሪ ላይ በካርቶን ላይ ቀይ ፍራፍሬዎች ተቆልለዋል። ከፍራፍሬዎቹ የተወሰነው በትንሽ የፕላስቲክ ከረጢቶች ተሞልቶ በተራ ተቀምጧል። እነዚህ ቀይና ክብ ፍራፍሬዎች ምን ዓይነት ፍራፍሬዎች ሊሆኑ ይችላሉ?

ፈገግታ ያላት ሴት ባህላዊ የሀገር ልብስ ለብሳ ትታያለች። ልብሱ ነጭ ሆኖ በአንገትጌው ላይ ባለ ብዙ ቀለም ጥለት አለው። ሴትየዋ የጆሮ ጌጥና የአንገት ሐብል እንዲሁም የእጅ አንባር አድርጋለች። ከበስተጀርባ ትልቅ ግድግዳ ሰዓት ይስተዋላል።

ባህላዊ የቡና ሥነ ሥርዓት የሚዘጋጅበት ጠረጴዛ አቀራረብ ነው። ስድስት ትናንሽ የቡና ስኒዎችና ሳህኖች ተቀምጠዋል። በሰሃን ላይ ፋንዲያ፣ ስኳርና ሌሎች ቁሶች አሉ። የቡናው ጀበናና ፍንጃል በእንጨት ፍም ማብሰያ ላይ አሉ። በጎኑ ደግሞ የሣር ክምር አለ።

በኢትዮጵያዊ የጥልፍ ሥራ ያጌጠ ክብ ሳህን ላይ፣ ትንሽ ወርቃማ ቀለም ያለው የእንቁላል ፍርፍር እና እርጎ ጋር የሚቀርብ የጨጨብሳ ቁርስ ይታያል። ከበስተጀርባ በሰማያዊ ጨርቅ ላይ የተቀመጠ ሌላ ሳህን አለ። ይህ ልዩ ቁርስ ስንት ካሎሪ ይይዛል?

አንዲት ሴት በብርሃን ቡናማ ዳራ ፊት ትስቃለች። ጥቁር ቀይ ቀለም ያለው የሚያብረቀርቅ ልብስ ለብሳለች። ፀጉሯ ወይን ጠጅ ቀለም አለው። ከንፈሯ ቀይ ሊፕስቲክ ተቀብቷል. ቀኝ እጇን በአገጯ ስር አድርጋለች።

የዓያት አክሲዮን ማኅበር አርማ በክብ ፍሬም ውስጥ ተቀምጧል። የክቡ የላይኛው ክፍል "ዓያት አክሲዮን ማኅበር" የሚል የአማርኛ ጽሑፍ ሲይዝ፣ የታችኛው ክፍል ደግሞ በእንግሊዝኛ ጽሑፍ ይዟል። በመሃል ሦስት ክብ ቤቶችና "ቤቴ መሠረቴ" የሚል ጽሑፍ አለ።

ዋናው ዜና ጠቅላይ ሚኒስትር ዐቢይ አህመድ ከወንበር ላይ ተቀምጠው ቀና ብለው የሚመለከቱበት ምስል ይገኛል። ሁለተኛው ዜና ደግሞ "አቶ ደመቀ መኮንን የትግራይና የኤርትራ ውዝግብ ትርጉም የለሽ ነው ብለዋል" የሚል ነው።

የተሰፋ ነጭ የሚያብረቀርቅ ጫማ ዝቅተኛና ቀጭን ተረከዝ ያለው ሲሆን፣ በጫማው አናት ላይ ደግሞ ካሬ ቅርጽ ያለው ማስጌጫ አለው። ጫማው በክዳኑ ክፍት በሆነ የካርቶን ሣጥን ላይ ተቀምጦ ይታያል።

ከወርቃማ መያዣዎች ጋር አዲስ እና ትልቅ ነጭ ልብስ ማስቀመጫ። የልብስ ማስቀመጫው የመስታወት በር፣ መሳቢያዎች እና የመጽሐፍ መደርደሪያ ያለው የተደራጀ የቤት ዕቃ ነው። ክፍሉ ዘመናዊ ይመስላል። በትንሽ ክፍል ውስጥ ቦታን ለመቆጠብ ምን ያህል ይረዳል?

በሰፊ የአረንጓዴ ሽንኩርት እርሻ መሃል በሲሚንቶ የተሰራ የውሃ ማስተላለፊያ መስመር ወደ ላይኛው አቅጣጫ ይዘልቃል። ከበስተጀርባ የተራራማ ቦታና ዛፎችና በሲሚንቶ የተገነባ የውሃ ቦይ አለ፡፡

ባህርዳር ዩኒቨርስቲ አንጋፋ እና እድሜ ጠገብ የትምህርት ተቋም ነው። የዩኒቨርስቲው መለያ አርማ ዙሪያ በሰማያዊ ቀለም የተከበበ ሲሆን በመሀሉ የጭስ አባይ ፏፏቴን ይይዛል።

በሌሊት ብርሃን ያንጸባረቀው ህንፃ፣ የጤና ተቋም መሆኑን የሚያመለክት ምልክት አለው። ሕንፃው ክብ ዓምዶች እና ሰፊ ቅስ ያላቸው መስኮቶች አሉት። ይህ ማዕከል ለሴቶችና ህፃናት ምን አይነት አገልግሎት ይሰጣል?

ሶስት አትሌቶች ብርቱካናማ ቲሸርት ለብሰው፣ አክሊልና ዋንጫ ይዘው አሸናፊዎች መድረክ ላይ ቆመዋል። በመሃል የቆመው ሰው '200,000 ብር' የሚል ምልክት ይዟል፤ ከበስተጀርባ '2023 ታላቁ ሩጫ' የሚል ጽሁፍ አለ።

የተከፈለ ብርቱካናማ ፓፓያ በዋናነት ይታያል:: በውስጡም ጥቁር ዘሮችና ማንኪያ አለ:: ዙሪያውን የተከፋፈሉ አቮካዶዎች፣ ማንጎዎችና ሎሚዎች በቡን እንጨት ሰሌዳ ላይ ተቀምጠዋል ::

ከድንጋዮች የተሠራ መጠለያ በቅርብ ቀርቧል። የግድግዳው ግንባታ ያልተስተካከሉ ድንጋዮችና ደረቅ ቅርንጫፎችን ተጠቅሟል። ጣሪያው በደረቅ ሣርና በፕላስቲክ ተሸፍኗል፤ ይህም ጊዜያዊ ግንባታ መሆኑን ያመለክታል። የመጠለያው መግቢያዎች በሁለት ቦታዎች ክፍት ናቸው።

ጥቁር ልብስና ቀይ ኮፍያ የለበሰ ሰው በሰፊ ተራሮች ጫፍ ላይ ቆሟል። ሰውዬው ሁለቱን እጆቹን ወደ ላይ አንስቶ የብረት ዘንግ ይዞ፣ ፊቱን ወደ ገደላማው አረንጓዴ ገጽታ አዙሯል። ከላይ በደመና የተሸፈነ ሰማይ ይገኛል።

ጥቁር ልብስና ቀይ ክራቫት የለበሰ ዜና አንባቢ በአማርኛ የቴሌቪዥን ጣቢያ ላይ ቀርቧል። ከበስተጀርባ በብርሃን የተሸፈነ የምግብ እህል ተደርድሯል። በስክሪኑ ግርጌ የአማርኛ ጽሑፍ የያዘ ባነርና የሰዓት ማሳያ አለ።

ጥርት ያለ ቢጫ ቲሸርት የለበሰ ህፃን ልጅ በትምህርት ቤት ክፍል ውስጥ ተቀምጧል። ህፃኑ ፈገግ ብሎ ቀኝ እጁን አውጥቶ አውራ ጣቱን ወደ ላይ በማድረግ "ምርጥ" ምልክት ያሳያል። በዙሪያው ሌሎች ልጆችና የእንጨት ጠረጴዛዎች ይታያሉ።

በርካታ ተማሪዎች በትምህርት ክፍል ውስጥ ተቀምጠዋል። ሁሉም የአፍ መሸፈኛ (ማስክ) ለብሰዋል። በክፍል ውስጥ ሁለት አስተማሪዎች ወይም አዋቂዎች ከኋላ ቆመዋል። ጠረጴዛና ወንበሮቹ ከእንጨት የተሰሩ ናቸው። ኮሮና ጥንቃቄ ተደርጓል።

አበባና መጋረጃ በተንጠለጠለበት ሐምራዊ ቀለም ባለው አዳራሽ ውስጥ ያማረ የሠርግ ድግስ ሥፍራ ይታያል። በርካታ መብራቶችና አበቦች በተሞሉበት በደረጃ በተሠራ ምንጣፍ መሃል ላይ የመስታወት ቻንደርሊየር ተንጠልጥሏል፤ የጣራው ጨርቆችም በኤሌክትሪክ አምፖሎች ያጌጡ ናቸው።

ሶስት ወንዶች በደረቅና አቧራማ መንገድ ላይ እየተጓዙ ነው። ባህላዊ ልብሶችን ለብሰዋል እንዲሁም መሸፈኛ ጠቅልለዋል። በእጃቸው ረጅም ዘንግ ይዘዋል. ከመካከላቸው አንዱ ከባድ ዕቃ የተጫነበት ግመል ይመራል። የአካባቢው መልክአ ምድር ሜዳማ ነው።

የባቡር መስመር ግንባታ ቦታ ላይ የተነሳ ፎቶ ነው። የመንገዱ የፊት ክፍል ሁለት ትይዩ የባቡር ሀዲዶችን ያቀፈ ሲሆን ከግርጌ በጠጠር ላይ የተቀመጡ ግራጫ ኮንክሪት ስሊፐሮች አሉ።

ከቀርከሃ እንጨት የተሰራ የመቀመጫ ስብስብ ቀርቧል። ስብስቡ አንድ ባለሁለት ወንበር፣ ሁለት ነጠላ ወንበሮችና አንድ ትንሽ የመስታወት ጠረጴዛ አለው። ወንበሮቹ ሐምራዊ ቀለም ያላቸው ትራሶች አላቸው። ሁሉም የቤት እቃዎች በውጭ ሜዳ ላይ ተቀምጠዋል።

የኢትዮጵያ ኮሪያ ጦርነት ተዋጊዎች መታሰቢያ ፓርክ በር በአማርኛ፣ እንግሊዝኛ እና ኮሪያኛ ተጽፏል። የሁለቱ አገራት ባንዲራዎች ይታያሉ። ይህ ፓርክ በኢትዮጵያና በኮሪያ መካከል ያለውን ታሪካዊ ግንኙነት እንዴት ያሳያል?

አንድ ሰው የፊት እንክብካቤ እየተደረገለት ሲሆን፣ አረንጓዴ የፊት ቅባት ተቀብቷል። ሌላኛው ግለሰብ በቅባቱ የተሸፈነውን የፊቱን ክፍል በእጁ እየዳሰሰ ነው። ከፊቱ አጠገብ ያለ እጅ ደግሞ አንድ ትንሽ የብረት ሳህን ይዞ ይታያል።

የኢትዮጵያ ባህላዊ ልብስ የለበሰች ሴት ቀኝ እጇን አውጥታ ከፊት ቆማለች። አንድ ወንድ በጥቁር ካባ አጥልቆ ከመድረክ ጀርባ ቆሞ በወረቀት እያነበበ ነው። ከበስተጀርባው ብዙ የተለያየ የዓለም አገራት ባንዲራዎች በረድፍ ተሰቅለዋል።

ቅንድቦቿ ላይ ቅንፎች ያደረገች ሴት ልጅ የቅርብ ፎቶ ነው። የጥርስ ህክምና ማስታወቂያ ግሪን ባክግራውንድ ላይ አለ። 'ኦርቶዶንቲክ/ብሬሰስ' የሚለው ጽሑፍ በላይኛው ክፍል በኢንግሊዘኛ እና በአማርኛ ተጽፏል። ማስታወቂያው ለጥርስ ህክምና ክሊኒክ ነው።

ረጅም ፀጉር ያላት አንዲት ሴት ሰማያዊ እና ግራጫማ ጥለት ያለው ቁምጣ ልብስ ለብሳ፣ ጃኬቷን ትከሻዋ ላይ ጥላለች። ቀኝ እጇን ኪሷ ውስጥ ከትታ ከፊት ትመለከታለች። ከበስተጀርባ ረዣዥም ቁልቋል ተክሎች አሉ።

ተማሪዎቹ: በአብዛኛው ወጣት ወንዶችና ሴቶች ናቸው። ሁሉም ማለት ይቻላል ተመሳሳይ የሆነ የትምህርት ቤት ዩኒፎርም ለብሰዋል። ዩኒፎርሙ ነጭ ሸሚዝ እና ከጥቁር ወይም ጥቁር ሰማያዊ ነው። ተማሪዎቹ በእንጨት ጠረጴዛዎች እና ወንበሮች ላይ ተቀምጠዋል። ተማሪዎች ምን እያደረጉ ነው?

ረጅም ነጭ ጢም ያለው የሃይማኖት መሪ ወርቃማ ልብስና ዘውድ ለብሶ በዙፋን ወንበር ላይ ተቀምጧል። በአንገቱ ላይ የወርቅ ሰንሰለትና መስቀሎች አሉ። እኚህ ሰው የየትኛው ቤተ ክርስቲያን ፓትርያርክ ናቸው?

ቺምፓንዚዎቹ ጥቁርና ረጅም ፀጉር ሲኖራቸው፣ ፊታቸውና ጆሮአቸው ላይ ፀጉር የለውም፤ ቆዳቸው ቡናማ ቀለም አለው። ሁለቱም ወደ ፊት ይመለከታሉ፣ የዋህነት የተላበሰ መልክ አላቸው።

ብዙ የሃስ ዝርያ አቮካዶዎች በፕላስቲክ ቅርጫት ውስጥ ተቆልለዋል። ፍሬዎቹ ጥቁር አረንጓዴ፣ ውጫቸው ሻካራ ነው። ከመካከላቸው አንዱ ፍሬ ለሁለት ተቆርጦ፣ ውስጡ ለስላሳ ቢጫ ሥጋና አንድ ትልቅ ዘር አለው።

ብዙ ቀፎዎች በተቆለሉ የእንጨት ፍሬሞች ውስጥ ተጠብቀው ተቀምጠዋል። አንድ ሰራተኛ ከቀፎዎቹ ውስጥ አንዱን በጓንት እጅ እየያዘ ነው። ብዙ የንብ መንጋዎች ከማር ወለላዎቹ ላይ አሉ። ከታች ብዙ የማር ማሰሮዎች ረድፍ ተቀምጠዋል። ቦታው ለንብ እርባታ የተዘጋጀ ነው።

አረንጓዴ እና ቢጫ ቀለም ያላቸው በመቶዎች የሚቆጠሩ ማንጎዎች መሬት ላይ በተከታታይ ተቀምጠዋል። ማንጎዎቹ ለገበያ የቀረቡ ይመስላሉ። ፍሬዎቹ በሳጥን ላይ ወይም በሌላ የገበያ መድረክ ላይ ተከምረዋል። እነዚህ ማንጎዎች ከየትኛው አካባቢ የመጡ ሊሆኑ ይችላሉ?

አንድ ወጣት ወንድ በሰማያዊ-ሐምራዊ ጃኬት እና አረንጓዴ ቲሸርት ለብሶ በልብስ ስፌት ማሽን ሲሰራ ቀርቧል። ሰውየው ትኩረቱን በጨርቁ ላይ አድርጎ እየሰፋ ነው፣ በስተቀኝ እጁ ጨለማ ቡናማ ጨርቅ ይይዛል። ማሽኑ ነጭ እና ሰማያዊ ቀለም አለው።

“የአድዋ ድል መታሰቢያ” ተብሎ የተጻፈበት ክብ ቅርጽ ያለው ቡናማ ሕንፃ ከፊት ይታያል፤ በግራ በኩል ደግሞ ከፍ ያለ ባለብዙ ፎቅ ሕንፃ ይገኛል። ሕንፃዎቹ በተነጠፈ መንገድ እና በአረንጓዴ አካባቢ የተከበቡ ናቸው።

ባለ ቢጫ ቀለም ግድግዳ ያለው የቅድመ መደበኛ ትምህርት ቤት ክፍል ነው፡፡ ከግድግዳው ላይ የተለያዩ ትምህርታዊ ቁሳቁሶች፣ ፊደሎችና ቁጥሮች ተሰቅለዋል፡፡ ጥቂት ትናንሽ ወንበሮችና ጠረጴዛዎች በክፍሉ ውስጥ ተደርድረዋል፡፡ ወለሉም በተለያዩ ምንጣፎች ተሸፍኗል፡፡

ትናንሽ ቅጠሎች ያሏቸው ጥቅጥቅ ያሉ አረንጓዴ የዛፍ ቅርንጫፎች ይታያሉ። ቅርንጫፎቹ ላይ ብዙ አረንጓዴ፣ ረጅም እና ጠፍጣፋ የባቄላ ቅርጽ ያላቸው ፍሬዎች ተንጠልጥለዋል። በአንዳንድ የቅጠሎች ስብስቦች መካከልም ነጭና ሮዝ ቀለም ያላቸው ትናንሽ አበቦች አሉ።

ጥቁር ወይም ጥቁር ቡናማ ቀለም የተቀቡ ሁለት እጆች መዳፎቻቸውን ወደ ላይ አድርገው ተዘርግተዋል። ቀለሙ የዘንባባውን መስመሮች በግልጽ ያሳያል። በግራ እጁ የእጅ ሰዓት እና በጣት ላይ ደግሞ የወርቅ ቀለበት አለ።

ይህ ምስል የላሊበላን በአለት ላይ የተቀረጸ ቤተክርስቲያን ያሳያል። ሕንፃው በጥንታዊ አሠራር ከአንድ ትልቅ ድንጋይ የተቀረጸ ሲሆን፣ አንድ ሰው በነጭ የካህን ልብስ ለብሶ በመግቢያው ላይ ቆሟል። እነዚህ ታሪካዊ ቤተክርስቲያኖች ለኢትዮጵያ ሃይማኖታዊና የቱሪዝም ዘርፍ ምን ያህል አስፈላጊ ናቸው?

ከኢትዮጵያ ሰንደቅ ዓላማ ፊት ለፊት ባለ የዜና ኮንፈረንስ ላይ አንድ ባለስልጣን ተቀምጠዋል። በተለያዩ የሚዲያ ጣቢያዎች ማይክሮፎኖች ከፊቱ ተደርድረዋል፤ እሱም በንግግር መሀል ላይ ነው።

የገንዘብ ሚኒስቴር አርማ ነው። አርማው በሰማያዊ ክብ ውስጥ ያለ ሲሆን፣ የብርሃን ምሰሶ እና የኢትዮጵያ ገንዘብ ያሳያል። በላይኛው አማርኛና ታችኛው እንግሊዝኛ ጽሑፍ አለው።

በርካታ ህጻናት በአረንጓዴ ማልያና አጫጭር ቁምጣ ለብሰው በባዶ እግራቸው በትልቅ የሩጫ ውድድር ላይ በጋለ ስሜት ይሳተፋሉ። የመድረሻው ቀይ ቅስት ከበስተኋላ አለ።

አርማ የኢትዮጵያ ኢንሹራንስ ኮርፖሬሽንን የሚወክል ሲሆን፣ በሰማያዊ ክብ የተከበበ ነው። በማዕከሉ ውስጥ በሰማያዊ የመከላከያ ጋሻ ላይ የቅርስ ምልክት የሚመስል ምስል እና "ኢምድ" የሚል ፊደል ይታያል። ከታች በኩል በሰንሰለት የተያያዘ የልብ ቅርጽ ያለው ንድፍ አለ።

ነጭ የላብኮት ልብስ የለበሰ ዶክተር የታካሚውን እግር አጎንብሶ እየመረመረ ነው። ታካሚው በተቀመጠበት ወንበር ላይ ከፊሉን ሱሪውን ወደ ላይ ሰብስቧል። ዶክተሩ እና ታካሚው የህክምና ምርመራ በሚካሄድበት ክፍል ውስጥ ናቸው። ሁኔታው የህክምና አገልግሎት የሚሰጥበት ቦታ ነው።

ቀይ ሽንኩርት፣ ድንች፣ ካሮት፣ ነጭ ሽንኩርት እና ቃሪያ ጨምሮ ብዙ አትክልቶች በሰማያዊ ጨርቅ ላይ ተዘርግተዋል። ቀይ ቲማቲሞች እና የሎሚ ፍሬዎች በአንደኛው ጥግ ተሰብስበዋል። አትክልቶቹ በአንድ ላይ ተከማችተው ለሽያጭ ቀርበዋል።

ፊቱን በጨርቅ የሸፈነ ሰው ፎቶግራፍ ቀርቧል። ሰውየው ጥቅጥቅ ያለና የተንቆጠቆጠ የራስ ፀጉር አለው። ዓይኖቹ ከጨርቁ በላይ ሆነው በጥንቃቄ ወደ ፊት ይመለከታሉ። የፊቱ የታችኛው ክፍል ቡናማ በሆነ ጨርቅ ሙሉ በሙሉ ተሸፍኗል።

አንድ ገበሬ ሁለት በሬዎች ታግዘው ማረሻ እየጎተተ መሬት ያርሳል። የዜና ዘገባ ሲሆን አንዲት ሴት ዜና አቅራቢ በማዕዘን አለች። ከታች የዜና ርዕስ አለ። ከበስተኋላ ዛፎች እና ኮረብታዎች አሉ።

በጭቃ በተሰራች ትንሽ ቤት ውስጥ ሦስት ሴቶች በፈገግታ ተቀምጠዋል። አንዷ ሴትዮ በከሰል እሳት ላይ በተቀመጠው ምጣድ ላይ ቂጣ ስትጋግር፣ የጢስ ደመናም በክፍሉ ውስጥ በግልጽ ይታያል።

በመንገድ መሃል ላይ ብዙ በጎች እና ፍየሎች አሉ። እንስሳቱን የሚከታተሉ ሰዎች በመሀል ይገኛሉ። ከበስተጀርባ በግንባታ ላይ ያሉ ሕንፃዎች፣ የተሽከርካሪ ትራፊክ እና ኮረብታዎች ያሉት ከተማ ያለ ሲሆን፣ ግልጽ የሆነ ከባቢ አየር አለው።

ዳገታማ በሆነ ኮረብታ ላይ የእርከን ቅርጽ ያላቸው የእርሻ ቦታዎች በድንጋይ ግድግዳዎች ተደግፈው ተሠርተዋል። የኮረብታው አፈር ቡናማ ሲሆን በላዩ ላይ ትላልቅ ዛፎች አሉ። ጥቂት ሰዎች በእርሻ ቦታዎቹ ላይ እየሰሩ ናቸው። አወቃቀሩ የግብርና ምርትን ለመጨመር የተሰራ ነው።

ውፍረት ያለው ግራጫማ ጉማሬ ራሱን ከውሃው በላይ ከፍ አድርጎ ይጓዛል። ከውኃው የሚወጡት ዓይኖቹ፣ ጆሮዎቹ እና የአፍንጫ ቀዳዳዎቹ ብቻ ናቸው። የውኃው ገጽታ ሞገድ ያለው ሲሆን ከበስተጀርባው ከውኃው ላይ የረዘሙ አረንጓዴ የሳር አይነቶች ይገኛሉ።

አንድ መካከለኛ ዕድሜ ያለው ሰው መነጽር አድርጎ በጥቁር ልብስና ክራባት ለብሶ ንግግር እያደረገ ነው። በፊቱ ብዙ ማይክሮፎኖች ተሰክተዋል። ከኋላው የኢትዮጵያ ባንዲራ ተሰቅሏል። ከታች ደግሞ የመረጃ ፅሁፎች ያለበት ሰማያዊና ቀይ የቴሌቪዥን መስመር አለው።

ፈረሰኛ የሚመስል አረንጓዴ የፈረስ ራስ ምስል፣ በነጭ እና ግራጫ ክብ ቅርጽ ባለው የመገኛ ነጥብ ምልክት ውስጥ ሆኖ የሚታየው፣ ይህ አርማ ለፈረስ መገኛ ወይም ፈረስ ነክ ንግድ ምን ያህል ምልክት ይሆናል

ብርቱካን ቀለም የተቀባ ግድግዳ ያለው ሬስቶራንት ቀርቧል። ረዥም ጠረጴዛዎች በነጭ የጠረጴዛ ልብስና ጥቁር ወንበሮች ተዘጋጅተዋል። እያንዳንዱ ጠረጴዛ ላይ ቀይ ናፕኪንና የውሃ ጠርሙሶች አሉ። ክፍሉ ምቹና ለምግብነት ምቹ ቦታ ነው።

ሁለት ፈረሶች የተጫኑ ጋሪዎችን በመጎተት ላይ ናቸው። ሰዎች በጋሪዎቹ ላይ ተቀምጠዋል ብተጨማሪም በጎኑም ሕፃናት እና ሌሎች እግረኞች በመጓዝ ላይ ናቸው።

ረጅም እና ሰፊ የሆኑ ሁለት መንታ ኤስካሌተሮች በስር ያለ መተላለፊያ ውስጥ ወደ ላይ ይዘልቃሉ። ኤስካሌተሮቹ ከጥቁር ብረት እና ከመስታወት የተሰሩ ናቸው። ኤስካሌተሩ ከጎኑ ከደረጃ ጋር አብሮ አለው። ይህ የስር መተላለፊያ የምን ጣቢያ ነው?

ማዕከላዊ ክብ ቀይ ዳራ ላይ በሰማያዊ ክብ የከበበ ኮከብ ያለው ጋሻ፣ ክንፎች፣ ጠመንጃ እና ሰይፍ አሉ። በጠርዙ የአረንጓዴ ቅጠል የአበባ ጉንጉንና ከታች የሰንደቅ ዓላማው ቀለሞች አሉ። ከላይ በአማርኛ እና በእንግሊዝኛ ጽሑፍ አለ።

የመሬት ላይ ንጣፍ ላይ አትክልት ተቀምጧል። ጥቁር ኤግፕላንት፣ አረንጓዴ ብሮኮሊ እና ኩኩምበር በቀይ ሸራ ላይ ተደርድረዋል። ሰዎች በተለያዩ ጫማዎች ቆመዋል። በስተቀኝ ጥግ ላይ ትንሽ ካርቶን ቦክስ አለ። ሰፋ ያለ ጥላ ሸራውን ጋዶታል።

የጋብቻ ጥያቄ ለማቅረብ የተዘጋጀ ክፍል፣ በርካታ ሮዝ እና ነጭ ፊኛዎች አሉት። ግድግዳው ላይ በልብ ቅርጽ የተደረደሩት ፊኛዎች እና አብሪ ኮከቦች ውብ መልክ ሰጥተዋል። በመካከሉ ደግሞ 'MARRY ME' የሚል ጽሑፍ በብርሃን ፊደላት ተጽፎ ይታያል።

በእንጨት መደርደሪያ ላይብዙ በእጅ የተሰሩ ቅርጫቶች ተቀምጠዋል። ባለብዙ ቀለም ክሮች ያሏቸው ቅርጫቶችና ትንንሽ ማሰሮዎች በየደረጃው ተደርድረዋል። ከበስተጀርባ ትላልቅ የተጠለፉ ቅርጾች ግድግዳ ላይ ተሰቅለዋል። ቦታው የዕደ ጥበብ መሸጫ ነው። እነዚህን የእጅ ሥራዎች ለመሥራት የሚያገለግሉት የተፈጥሮ ቁሶች ምን ምን ሊሆኑ ይችላሉ?

በባህላዊ ቅርጫት ላይ የተደረደረ ወፍራም የገበታ ዳቦ ነው። ቢላዋው ለመቁረጥ ዝግጁ ነው። ዳቦው የኢትዮጵያ ቤተሰቦች የዕለት ምግብ ነው። ይህ ትዕይንት የገጠሩን የትውፊት ውበትና የእንግዳ ተቀባይነትን ያንጸባርቃል።

ሴትዮዋ ውሃ ወደ ትላልቅ ፕላስቲክ በርሜሎች ትጨምራለች። ቆሻሻን ለማስወገድ ኬሚካል ንጥረ ነገር እየጠቀመች ነው። በአካባቢው ጃርከኖች፣ ትልልቅ ታንኳዎች እና የተለያዩ መሳሪያዎች ተቀምጠዋል። ሥራው ንጽህና ለመጠበቅ ነው።

ሁለት ሰዎች በገለባ ክምር መካከል እህል እየዘሩ ይታያሉ። አንደኛው ባለፈራጅ ቲሸርት የለበሰ ሰው ገለባውን ወደ አየር ይወረውራል። ሌላኛው ኮፍያ የደፋ ሰው ገለባውን በሹካ መሰል መሳሪያ እየወጋ ወደ ጎን ይገፋል።

በፊቷ ላይ ትልቅ ፈገግታ የሚታይ አንዲት እናት ልጇን ያዘለች ሲሆን ልጇም ግና ጥርስ ያላበቀለ ህፃን ልጅ ነው ። በነጭ ነጠላም ያዘለችው ሲሆን ትልቅ ደስታም የነበብባቸዋል።

የነሃስ ሐውልት ሲሆን ከኋላው በጥቁር የእብነ በረድ ድንጋዮች መካከል መስቀል ይታያል። ግራና ቀኝ ነጭ አበባዎች ተደርድረዋል፡፡ በቀኝ በኩል ደግሞ የቀለም ፎቶግራፍ አለ።

ዋናው ትኩረት ጆኒ ዎከር ሬድ ሌብል የሚል መለያ የተለጠፈበት የውስኪ ጠርሙስ ላይ ነው። በቅርብም ሺሻ የሚቀመጥበት መሳሪያ፣ ከሰል እና ሌሎች መጠጦች ጠረጴዛ ላይ ተቀምጠዋል። ከበስተጀርባ ሰዎች ተቀምጠው አሉ።

በነጭ ዳራ ላይ አንድ ረዣዥም እና ጥቁር የጀርባ ቦርሳ አለ። ቦርሳው በርካታ ዚፐሮች እና በጎን በኩል ሁለት የሚስተካከሉ ማሰሪያዎች አሉት። በፊት በኩል ነጭ ቀለም ያለው የታይገር ባግስ አርማ ተቀርጿል። ቦርሳው ከላይ የሚከፈት ክዳን አለው፡፡

የቆመ ቦታ ያለው፣ ቡኒና ጥቁር ነጠብጣብ ያለው ጅብ በእግሩ እየሮጠ ነው። ጅቡ ደረቅና ቡኒ ሳር ባለው ኮረብታ ላይ ይሮጣል፤ አካባቢው በደረቁ ዛፎችና ቁጥቋጦዎች የተሞላ ነው። በሩቅ የሚታየው መሬትም በብዛት ቡኒ ነው።

ነጭ ሸሚዝ እና ጥቁር ቦው ታይ የለበሱ ሶስት ፀጉር አስተካካዮች በሳሎናቸው ውስጥ ደንበኞቻቸውን እያገለገሉ ነው። ደንበኞቹ ነጭና ጥቁር ጨርቅ ተከናንበው በብረታ ብረት የተሰሩ ወንበሮች ላይ ተቀምጠዋል። በግድግዳው ላይ መስተዋቶች፣ ስዕሎችና የሚያበሩ መብራቶች ይታያሉ።

አንድ ሰው ጥቁር ኮፍያ አድርጎ በመንገድ ዳር ተቀምጧል። በፊቱ ባሉ ትናንሽ ቀይ ጨርቆች ላይ ቃሪያ፣ ሎሚ እና ሌሎች አትክልቶችን አዘጋጅቶ ይሸጣል።

ላሊበላ በዐለት ተፈልፍለው የተሠሩ አስራ አንድ አስደናቂ አብያተ ክርስቲያናት የሚገኙበት ታሪካዊ ቦታ ነው። እነዚህ አብያተ ክርስቲያናት በ13ኛው መቶ ክፍለ ዘመን በንጉሥ ላሊበላ የተሠሩ ሲሆን፣ "ዳግማዊት ኢየሩሳሌም" ተብለው ይጠራሉ።

አንድ ትልቅ አዞ በአሸዋማ መሬት ላይ አፉን ከፍቶ አደገኛ ጥርሶቹን አሳይቷል። በስተጀርባ በደበዘዘ መልኩ ሌላ አዞ በሆዱ ተኝቷል። ሁለቱም አዞዎች በወንዝ ዳርቻው አካባቢ አርፈዋል። ይህ አዞ በጣም የተራበ ነውን?

አንዲት የገጠር ሴት ሐምራዊ ሻሽና ባለብዙ ቀለም ሻርፕ ለብሳ፣ ከማገዶ እሳት አጠገብ ወጥ እየሠራች ነው። በጎን የእሳት ነበልባልና ጥቁር የብረት ድስት አሉ። በዙሪያዋ የጨለመና ደብዛዛ ብርሃን ያለበት ቦታ ሲሆን የባህላዊ ሕይወትና የገጠር ምግብ አሠራርን ያንፀባርቃል።

በደማቅ አረንጓዴ የእርሻ ስፍራ አራት የሽንኩርት ቡቃያዎች ከሥሩ በሥራቸው ተየይዘዋል። የሽንኩርቶቹ ራስ ቀይና ቡኒ ቀለም ሲኖራቸው፣ ረዣዥም አረንጓዴ ቅጠሎች ከላይ ወደ ላይ ይወጣሉ። የተነቀሉት ሽንኩርቶች የተንጠለጠሉ ሲሆነው፤ የሥሮቹ አለቅነትም ግልጽ ነው።

አንድ ወንድ ጥቁር ካፕ እና አረንጓዴ ቲሸርት ለብሶ ማይክሮፎን ይዞ ቀርቧል። ሰውየው ቀና ብሎ ወደ ፊት በመመልከት እየተናገረ ነው። ፊት ለፊት በግልጽ "ኤስ"የሚል ፊደል ያለበት ማይክሮፎን ይዟል። ከበስተጀርባ በተነጠፈው ጨርቅ ላይ ሌሎች የ"ኤስ" ምልክቶች ይታያሉ።

ትልቅ የሰዎች ቡድን በአንድ አሸዋማና ጠጠራም መሬት ላይ በእግር እየተጓዘ ነው። ሰዎች በተለያዩ ልብሶችና ዕድሜዎች ያሉ ሲሆኑ አንዳንዶቹ ዕቃዎችን ተሸክመዋል። በላያቸው ላይ ሰፊና ግልጽ የሆነ ሰማይ ተንጣሏል።

የጤና ባለሙያ ጭምብል አድርጋ አዲስ የተወለደ ሕፃን ከአንዲት እናት ጋር። ነርሷ በነጭ ኮትና ጓንት ለብሳለች። እናትየው ሕፃኑን በብርድ ልብስ ጠቅልላ ፈገግ ብላለች። ነርሷ ለሕፃኑ የመጀመሪያ ምርመራ እያደረገች ነው። የሕክምና ባለሙያዋ ምን አይነት የጤና አገልግሎት እየሰጠች ነው?

ልዩ ልዩ ባህላዊ የአልባሳት አይነቶች በአንድ ላይ ተሰቅለዋል። አብዛኞቹ የጥጥ ጨርቆች በተለያየ ቀለም በተሸመኑ ሰንጠረዦች ያጌጡ ናቸው። የአልባሳቱ ላይ ላሉት ዋጋዎች ትንሽ በቢጫ ተለጥፈዋል። ልብሶቹ የተሰቀሉት ከእንጨት መደርደሪያ ስር ነው። የኢትዮጵያ ባህላዊ አልባሳት አብዛኛውን ጊዜ የሚሰሩት ከምንድን ነው?

ድንጋያማ በሆነ በረሃማ መሬት ውስጥ እሳተ ገሞራ በቅርበት ቀርቧል። እሳተ ገሞራው ጥቁር ሲሆን ጭስ ከከፍተኛው ክፍል ይወጣል። ከበስተጀርባ ፀሐይ ስትጠልቅ ሰማዩ በብርቱካን እና ቢጫ ቀለም ተሞልቷል። አካባቢው ደረቅና ሰው የማይኖርበት ምድረ በዳ ነው።

ጥልፍልፍ የብረት በር የኮሪያ ጦርነት ዘማቾች መታሰቢያ ፓርክ መግቢያን ያሳያል። የበሩ ላይ ባለው ቅስት ቅርጽ ላይ የአማርኛ፣ የእንግሊዝኛ እና የኮሪያ ቋንቋ ጽሑፍ አለ። ፓርኩ በሁለቱም በኩል በትላልቅ ቁጥቋጦዎችና ዛፎች የተከበበ ነው።

ፀጉሩን በድሬድ በሚባል የፀጉር አሰራር የተሰራ ወንድ ወጣት ፊቱ ጠቆር ያለ አይኖቹ ትላልቅ ከትክሻዉ ላይ ዥንጉርጉር ፎጣ መሳይ ነገር ደርቧል። ወጣቱ የለበሰዉ የማን አካባቢና ማህበረሰብ አለባበስ ነዉ?

የአቮኩዊን 4% ክሬም ማስታወቂያ ነው። ክሬሙን የያዘው ብርቱካናማ ካርቶንና የብረት ቱቦው ጎን ለጎን ቀርበዋል። ጽሑፉ የማድያት ማጥፊያ የሚል በደማቁ ተጽፏል።

በጣም የሚያበር በበፊቱ ጊዜያት ንጉሠ ነገቱ ይጠቀማቸው የነበሩ ጌጣጌጦች ሲሆኑ የዘውድ አክሊል እንዲሁም ጥቋቁር የሆኑ ጌጦች ያሉበት ከወርቅ የተሰራ የአንገት ሀብል ነው ።

አቀባዊ መጽሐፍ የፊት ገጽ በሰማያዊና ቡናማ ዳራ ላይ ይገኛል። ትልቁ ርዕስ "በፍቅር መንገድ" ይላል። የገጹ የታችኛው ክፍል በሁለት የተከፈለ መንገድ እና ፀሐይ የምትጠልቅበት ነው ።"በፍቅር መንገድ" የተሰኘው መጽሐፍ ደራሲው/ዋ ማነው?

ክብ ቅርጽ ያለው የእጅ ቦርሳ መካከለኛ ክፍል ላይ ጥልፍ አለው። ጥልፉ በጥቁር፣ ቡናማ እና ነጭ ቀለሞች የፀሐይን ቅርጽ ይዞ የተሰራ ነው። ቦርሳው ከቆዳ የተሰራ ሲሆን ጥቁር ማሰሪያዎች አሉት። የእጅ ቦርሳው ዘመናዊና ባህላዊ ውበትን ያዋህዳል።

አራት ወንዶች በተራራ ላይ ቆመው፣ በሩቅ የሚታዩትን እርሻዎችና ሰፋፊ አረንጓዴ መሬቶች እየተመለከቱ ነው። መሬቱ በቢጫ፣ አረንጓዴና ቡናማ ቀለሞች የተከፋፈለ ሲሆን፣ በሩቁ ደብዛዛ ሰማያዊ ተራራዎች አሉ፤ ወንዶቹ እያዩ ያሉት መልክዓ ምድር የትኛው አካባቢ ሊሆን ይችላል?

ከታች ሆነው የሚታዩ ሦስት ረጃጅም የቴሌኮምኒኬሽን አንቴናዎች በሰማይ ስር ይቆማሉ። አንቴናዎቹ ነጭና ቀይ ፍሬም ያላቸው ሲሆን ሳተላይት የሚያስተላልፉ ትናንሽ ሳህኖች በጎናቸው ላይ ተሰክተዋል። የኋላው ሰማይ ደማቅ ሰማያዊ ሲሆን ነጭ ደመናዎችም ተበትነውበታል።

አንድ ጥቁር ቆዳ ያላቸው ሰው ነጭ ካፕ ደፍተው፣ አረንጓዴ እና ቢጫ የትራክ ልብስ ለብሰዋል። ጃኬቱ ላይ የአዲስ (Adidas) አርማና የኢትዮጵያ ባንዲራ አለ። ሰውየው ቀጥ ብለው ቆመዋል፡፡ ከበስተጀርባ ሰማያዊ መቀመጫዎች ያሉት ስታዲየም አለ።

ዲና መድኃኒት ቤት የሚል ጽሁፍ በፋርማሲው ምልክት ላይ ተጽፏል። ጽሁፉ በአማርኛ እና በእንግሊዘኛ በቀይ ደምቆ የሚታይ ሲሆን፣ በግራና በቀኝ የመድኃኒት ቤት ምልክት አለ። ከታች የስልክ ቁጥር በአረንጓዴ ሰሌዳ ላይ ሰፍሯል።

ረዥም አረንጓዴ ሳር ውስጥ፣ ቀይ ቀለም ያላቸው በርካታ የዱር እንሣ ድኩላዎች መንጋ እየተመለከቱ ነው። የእንስሳቱ መንጋዎች በምድረ በዳ ውስጥ በሰላም ይግጣሉ።

ከመድረክ በስተጀርባ በወርቃማ ጨርቅ ያጌጠ የሠርግ ሥነ ሥርዓት ማስዋቢያ ቀርቧል። ክብ ቅርጽ ያላቸው ባለብዙ ቀለም የሽመና ማስጌጫዎች ከላይ ተንጠልጥለዋል። ወርቃማ ወንበሮችና ጠረጴዛ በአበቦች ተከቧል። የባህላዊ የሠርግ ዝግጅት ማስዋቢያ ነው።

ለግብርና አገልግሎት የሚውሉ ሁለት ጥቁር የአረም መቆፈሪያ (ማረሻ) ጭራዎች በቅርበት ቀርበዋል። እያንዳንዱ ጭራ ሦስት ጥርሶች ያሉት ሲሆን የብረት ጫፎች አሉት። አንድ ጭራ በሌላው ላይ በግድ የለሽ አቀማመጥ ላይ ነው።

በቢሯቸው የተቀመጡት የፌዴሬሽን ምክር ቤት አፈ-ጉባኤ ክቡር አቶ አገኘሁ ተሻገር፣ ጥቁር ሰማያዊ ሱፍ ለብሰዋል። ከጎናቸው የኢትዮጵያ ሰንደቅ ዓላማ እና የአበባ ማስቀመጫ ተቀምጧል።

ከቴሌቪዥን የተወሰደ ሲሆን፣ በላዩ ላይ የአማርኛ የዜና ዘገባ መግለጫ አለው። በስተቀኝ በኩል የዜና አቅራቢ ሴት ስትገኝ፣ ከበስተጀርባ በልብ ቅርፅ ያጌጠ ክብ ቅርጽ ያለው ቦታ እና ዘመናዊ ህንጻዎች ያሉበት ዲጂታል ገጽታ ይገኛል።

ትንንሾቹ ባጃጅ መኪናዎች በሰልፍ ቆመዋል። መኪኖቹ ሰማያዊ እና ቢጫ ቀለሞች አላቸው። ስፍራው በሽቦ አጥር የታጠረ የማከማቻ ስፍራ ነው። መኪኖቹ ለአገልግሎት ዝግጁ ናቸው።

በጊዜያዊ የህክምና ጣቢያ ፊት ለፊት አንዲት ሴት ልጇን አቅፋ ተቀምጣለች። የጣቢያው ግንብ በሰማያዊ ጨርቅ የተሠራ ነው። ከላይ በኩል ስለ ሞባይል ጤናና ሥነ-ምግብ አገልግሎት የሚገልጽ የአማርኛና የእንግሊዝኛ ጽሑፍ ተንጠልጥሏል። እናትየዋና ልጇ እርዳታን ይፈልጋሉ።

ሙሉ በሙሉ ከላስቲክ የሚሰራ ቀይ ቀለም ያለው የሽንኩርት መክተፍያ ሲሆን በጣም ቀጭን የሆነ ውፍረት አለው። በእጂ ለማንቀሳቀስ በጣም ቀላልና ምቹ ስለሆነ ለኩሽና አገልግሎት ተመራጭ ነው።

ጥቁር ሰማያዊ ልብስና ቀይ ክራቫት ያደረገ መካከለኛ እድሜ ያለው ሰው ፈገግ ብሎ አውራ ጣቱን ወደ ላይ እያሳየ ነው። ከፊት ለፊቱ ማይክሮፎን ሲታይ ከበስተጀርባው ደብዛዛ የሆኑ ሰዎች በቪዲዮ ስክሪን ላይ ይታያሉ።

"የቁጠባ ሽልማት" የሚል ጽሑፍ በቢጫና ሰማያዊ አረፋ ውስጥ ይታያል። ከስሩ በሰማያዊ አማርኛ ፊደላት “በተጨማሪም ጥሬ ገንዘብ ብቻ ሳይሆን በሌሎች ሽልማቶችም ተካፋይ ይሁኑ” የሚል መልዕክት አለ።

ሁለት ነጭ የአርቴፊሻል (ሀሰተኛ) ወፎች በድንጋይ ላይ ቆመዋል። ረጅም ምንቃርና ክንፍ አላቸው። ወፎቹ ባሉበት ስፍራ ዛፎች፣ ቁጥቋጦዎችና ጠረጴዛዎች አሉ። ከበስተጀርባ የእንጨት ወንበርና ቀይ የጠረጴዛ ልብስ የለበሰ ጠረጴዛ አሉ።

አርማው ስለ የመሬት መንቀጥቀጥ ጊዜ የሚፈጸሙ ነገሮች ያብራራል። በሚንቀጠቀጥበት ጊዜ መሮጥ፣ ሊፍትን መጠቀምና መስኮትን መክፈት አይፈቀድም። ከመደብደቢያ ስር መግባት፣ መንቀሳቀስ ማቆምና ከምድጃ መራቅ ተገቢ ነው።

በባህላዊ መንገድ የተሠሩ ክብ ቅርጽ ያላቸው የሽመና የእጅ ሥራዎች በጨለማ ዳራ ላይ ይታያሉ። ምርቶቹ በሰማያዊ፣ በነጭ፣ በቱርኩዋዝ እና በቡናማ ቀለሞች በጂኦሜትሪክና በአበባ ቅርጾች ያጌጡ ናቸው። የአልሚዎቹን አቀማመጥ ከላይ ሆነን እንመለከታለን።

ከልብ ሰማያዊና ነጭ ቀለም ያለው ትንሽ ጠረጴዛ አለ። ጠረጴዛው ላይ መደርደሪያዎችና ትናንሽ መሳቢያዎች ሲኖሩ፣ መጻሕፍትና የጥናት ቁሳቁሶች ተደርድረዋል። ሰማያዊ ትራስ ያለበት የእንጨት ወንበር ጠረጴዛው ፊት ለፊት ቀርቧል። ከበስተጀርባ ሰማያዊ ግድግዳና ሮዝ መጋረጃ አለ።

ረዣዥም ግንድ ላይ በርካታ ትንንሽ አረንጓዴ ነጭ ፍሬዎች ተሰባስበው ወጥተዋል። እያንዳንዱ ዘለላ እንደ ዶቃ የተጠረዘ ቅርጽ አለው። እነዚህ ፍሬዎች ክብ እና ጠፍጣፋ ከሆኑት የዛፉ ቅጠሎች መካከል ተንጠልጥለዋል። ተክሉ ጥቅጥቅ ያለና አረንጓዴ ነው።

የመንግስት ባለስልጣናት በፓርላማ ወይም በስብሰባ አዳራሽ ውስጥ የኢትዮጵያን ሰንደቅ ዓላማውን ይዘዋል። ሰንደቅ ዓላማውን የያዙት ሰውዬው ፊት ለፊታቸው የአበባ ማስቀመጫ እና በሰማያዊ ሽፋን የተሸፈነ መጽሐፍ ባለበት ጠረጴዛ ቆመዋል።

በአንድ ተራራማ ሜዳ ላይ ብዙ አጫጭር ቁጥቋጦዎች እና ትንሽ ዛፎች በቅለዋል። በሜዳው ላይ አልፈው አልፈው ሰዎች ሲኖር አካባቢው በጉም ደመና ተሞልቷል።

የተለያዩ ቀለማት ያላቸው አምስት እስክርቢቶዎች በአንድ ላይ ተቀምጠዋል:: ቀለሞቹ አረንጓዴ፣ ሰማያዊና ወይንጠጅ ይገኙበታል:: እስክርቢቶዎቹ 'Deli' የሚል ጽሑፍ ያላቸው ሲሆን፣ ጽሕፈት መሣሪያዎችን ያመለክታሉ::

የኋላ መቀመጫው ረጅም፣ ወንበሩና መደገፊያዎቹ ጥቁር ሌዘር የሆኑበት ዘመናዊ የኤሌክትሪክ ጎማ ወንበር ይታያል። ወንበሩ በጥቁር ብረት ክፈፍ ላይ ቆሞ፣ በትልልቅ ጎማዎችና በትንንሽ የፊትና የኋላ ጎማዎች ይሽከረከራል፤ በግራ በኩል ደግሞ የመቆጣጠሪያ ጆይስቲክ አለው።

በአማራ ሚድያ ኮርፖሬሽን እየቀረበ የሚገኝ የሰበር ዜና ሲሆን ያልተጠበቀ ዜና እየተተላለፈ የሚገኘው 12 ሰዓት ላይ ሲሆን የሰበር ዜናው ምክንያትም የሚኒስትሮች ምክር ቤት በመላ ሀገሪቱ የአስቸኳይ ጊዜ አዋጅ ማወጃቸውን ተከትሎ ነው።

ሰማያዊ ሰማይና አረንጓዴ ዛፎች በስተጀርባ የሚታዩበት የሁለት ፎቅ ሕንፃ እና ውብ መግቢያ በር። የብረት በሩ በግራ በኩል የሚገኝ ሲሆን የተቀረው ግድግዳ በፕላስተር ተሰርቷል። ቤቱ ለምን ዓላማ ያገለግላል? አጥር እና በር የሚመስሉት ከምን ዓይነት ቁሳቁሶች ነው?

የሚገርም ግራጫ ፀጉር እና ጺም ያለው አንድ ሰው ጥቁር ልብስ እና ሰማያዊ ነጠብጣብ ያለው ክራቫት ለብሶ የአፍሪካ ህብረት ባንዲራ ፊት ለፊት ቆሟል። ይህ ሰው በአፍሪካ ፖለቲካ ውስጥ ወሳኝ ሚና ያለው መሪ ነው?

ትናንትና የነበረ የ"ቴሌቪዥን" ሞዴል ቀርቧል። መሣሪያው ቡናማ የእንጨት ጎኖችና የብር ቀለም ያለው የፊት ክፍል አለው። በላዩ ላይ አንቴናዎች አሉ። የ"ቲቪ" መቆጣጠሪያ ቁልፎች ከማያ ገጹ በስተቀኝ አሉ።

ትላልቅ የረዲዮ ሞገድ ማስተላለፊያ ሳተላይት ዲሽ ያሉባቸው አውታሮች ቆመዋል። እነዚህ አውታሮችም በጣም ረጅም ቁመት ያላቸው ሲሆኑ አሰራራቸውም የተጠላለፈ መሰላልን የሚመስል አደራደርን የያዘ ነው።

ጭማቂ መፍጫ ማለት የተለያዩ ፍራፍሬዎችንና አትክልቶችን በመጨመር ፈሳሽ መጠጥ (ጭማቂ) ለመሥራት የሚያገለግል የኤሌክትሪክ ዕቃ ነው። ፍራፍሬዎቹን በጥቂት ሰኮንዶች ውስጥ በመፍጨት ጤናማና ጣፋጭ ጭማቂዎችን በፍጥነት ለማዘጋጀት ይረዳል። ይህም በቤተሰብ ውስጥ በቀላሉ ጥቅም ላይ ይውላል።

አንዲት ሴትና አንድ ወንድ ባህላዊ ልብሶችን ለብሰው ፎቶግራፍ ተነስተዋል። ሁለቱም ነጭ ልብስ ለብሰዋል፣ በጥቁርና ወርቃማ ቀለም ባለው ጥልፍ ተሸፍኗል። ሴቷ ትልቅ የወርቅ ጌጣጌጥ አድርጋለች።

አንድ መምህር ሙሉ በሙሉ በተማሪዎች በተሞላ የክፍል ውስጥ ሲቆም ተማሪዎቹ በየጠረጴዛዎቻቸው ላይ ተቀምጠው የመማር ሥራቸውን ይከታተላሉ። የትምህርት ቤት ቦርሳዎችና የተለያዩ የመማሪያ መሳሪያዎች በየቦታው ተቀምጠዋል፣ የትምህርት እንቅስቃሴው እንደቀጠለ ነው።

ቢጫ ዳራ ላይ የአማራ ባንክ ማስታወቂያ ነው። ከላይ "ክፍት የስራ ማስታወቂያ!" የሚል ሰማያዊ ጽሑፍ አለ። መሃል ላይ በቢጫ ሳጥን ውስጥ ሰማያዊ ጥያቄ ቀርቧል። ከታች በአማርኛ የተጻፉ የብቃት መስፈርቶች አሉ። የባንኩ አርማዎችና የማህበራዊ ሚዲያ ምልክቶች አሉ።

ነጭ የሀበሻ ቀሚስ የለበሰች ሞዴል ሴት ቆማለች። ቀሚሱ ከታች እና ወገቧ ላይ ሰማያዊ ክር ጥልፍ ተጠልፏል። ከጀርባዋ ትልቅ ድንጋይ አለ። ከቆመችበት ጠርዝ ላይ የእግረኛ መንገድ አለ። ቦታዉ የት አካባቢ ይገኛል?

“ሀበሻ ባህላዊ ቤት” የሚል ምልክት ያለበት ሬስቶራንት ይታያል። ህንጻው ግድግዳው በዛፎች እና በቅጠላቅጠል ያጌጠ ከመሆኑም በላይ የተወሰኑ ደንበኞች ተቀምጠዋል ይዝናናሉ።

ረዣዥም፣ ክብ ቅርጽ ያለው እና በቀይ፣ ቢጫ፣ አረንጓዴ ያጌጠ መዋቅር በሌሊት በርቷል። በአቅራቢያው ብዙ ሰዎች በፋናና በሻማ ብርሃን ተሰብስበው የሚታዩበት ትዕይንት ነው።

ባለጡንቻው ሰው በጂም ውስጥ ቆሞ ክብደትን ያነሳል። ግራጫ ቲሸርት ለብሷል፤ በእጁ የእጅ ማሰሪያ አድርጓል። ከበስተጀርባ ብዙ የብረት ክብደት ማንሻዎች ተደርድረው ቀርበዋል።

በቅዳሴ ስነ-ስርዓት ላይ ሁለት ሰዎች የአምልኮ ልብሶች ለብሰዋል፤ አንደኛው በቀኝ በኩል ቆሞ ማጠን ይጠቀማል። በግራ ያለው ልጅ የቤተክርስቲያን ልብስ ለብሶ፣ ቀይና ወርቃማ መጽሃፍ የመሰለ ነገር ይዟል። ሁለቱም ነጭ እና ወርቃማ የራስ-ሽፋን ደፍተዋል። ነፃነት።

በቀይ ክዳን የተዘጉ፣ ግልጽ እና ውሃማ ፈሳሽ የያዙ በርካታ ጠርሙሶች ተሰድረው ቀርበዋል። የጠርሙሶቹ ቢጫና ቀይ መለያዎች ላይ በእንግሊዝኛ "DRY GIN" የሚል ጽሑፍ በዋናነት ይነበባል። አንዳንድ ጠርሙሶች ላይ የእጆች እና እግሮች ክፍሎች ከበስተጀርባ አሉ።

በጥቁር እና ነጭ ፎቶግራፍ ላይ፣ አንድ ሰው ፊት ለፊት ይመለከታል፣ አገላለጹም በቁም ነገር የተሞላ ነው። ሰውዬው የተንቆጠቆጠ፣ ጠጉራማ ፀጉርና ፂም ያለው ሲሆን፣ የለበሰው የተሰነጣጠቀ የኮሌታ ሸሚዝ ነው። ከበስተጀርባ ያለው ብርሃን ፊቱን በግልጽ አለ።

በጥቁር ልብስ የተሸፈነ ሰው በእጆቹ የእንጨት መስቀሎች ይዟል። እጆቹ በቆዳ የጠነከሩ ናቸው። አንድ ትንሽ መስቀል በመዳፉ ውስጥ ሲሆን፣ ሌላው ትልቅ መስቀል በጣቶቹ መካከል ነው። መስቀሎቹ ባህላዊ ቅርፅ ይዘዋል። የልብሱ ክፍል ነጭ ነው።

ይህ ምስል ደማቅ ቀይና ወርቃማ ብርሃን ባለው መድረክ ላይ የምትዘፍን ወይም የምትጨፍር ሴት ያሳያል። እሷ አረንጓዴ፣ ቀይና ቢጫ ቀለም ያለውን አየር ላይ አንስታ ስሜት በሚንጸባረቅበት መልኩ ትታያለች። እንዲህ ያለው ትዕይንት ለተመልካች እንዴት ያለ ስሜት ይፈጥራል?

አንድ ጥንዶች የትግራይ ባህላዊ ነጭ ልብሶችን በቀይ ጠርዝ ለብሰው ከቤት ውጭ ቆመዋል። ሴትዮዋ በእጇ የገለበጠችው ባለገለባ ጃንጥላ ይዛለች፣ ወንዱ ደግሞ ነጭ ሱሪና ነጭ ጫማ ለብሷል።

ብርቱካናማ ኮፍያና ባህላዊ ልብስ የለበሰ አንድ ወጣት ነጭ ድምፅ መስጫ ወረቀት ግልጽ በሆነ የአረንጓዴ ክዳን ባለው ሣጥን ውስጥ እየጨመረ ነው። በሰማያዊ ዩኒፎርም የለበሱ ተማሪዎች ከኋላ ሲቆሙ ይታያሉ። ድርጊቱ የሚከናወነው በትልቅ የውስጥ ስብሰባ አዳራሽ ውስጥ ነው።

ከግራጫ ንጣፎች በላይ ባለው ነጭ ግድግዳ ላይ የውሃ ማሞቂያ ተተክሏል። ማሞቂያው ነጭ እና ሰማያዊ ሲሆን ከሱ ውስጥ ቧንቧዎች ይወጣሉ። አንድ ነጭ ሻወርና ሁለት የውሃ መቆጣጠሪያዎች ከታች ተተክለዋል። የውሃ ማሞቂያው በደንብ ተተክሏል?

ሶስት ሰዎች፣ አንድ ወንድ እና ሁለት ሴት ልጆች የጡብ ግድግዳ ፊት ለፊት ቆመዋል። ወንዱ ቡኒ ጃኬት እና ሱሪ ለብሶ በሁለቱም በኩል የሴት ልጆቹን እጅ ይዟል። ልጆቹም ደማቅ ቀለም ያላቸው ልብሶችን ለብሰዋል።

በሴቶች የአትሌቲክስ ውድድር ላይ አሸናፊ የሆኑ ሦስት ሴት አትሌቶችን በትሮፊዎቻቸው ያሳያል። ይህ ውድድር በምን ርቀትና ምን አይነት ከተማ ወይም ክልል ውስጥ የተከናወነ ነው?

የሚያምር ነጭ የቅንጦት ሊሙዚን ነው። ለመርሴዲስ ቤንዝ የመሰለ ሲሆን፣ በፊቱ ላይ በቀይና ቢጫ አበባዎችና በብርቱካናማ ሪባን ተጌጧል። ፀሐያማ በሆነ ቀን፣ ሙሽሮች ለሠርግ ሥነ ሥርዓት በክብር የሚጠቀሙበት ዘመናዊና ቄንጠኛ መጓጓዣ ነው።

ደማቅ አረንጓዴ ቅጠሎችና ብዙ ዱባዎች ያሉት የሽንብራ ተክል ጥቅል በትኩረት ይታያል። ዱባዎቹ ሞላላ ቅርፅ ያላቸውና አረንጓዴ ቀለም አላቸው። ተክሉ በጨለማ ዳራ ላይ በአንድ ሰው ጭን ላይ ሲያርፍ ይታያል።

የነጭ ልብስ የለበሰች ወጣት ሴት ወርቃማ በሆኑ የትግራይ መስቀል ምልክቶች ያጌጠ ልብስ ለብሳለች። ረጅም ጥቁር ፀጉር ያላት ሴትዬው ከቤት ውጭ በሚገኝ ነጭ የእንጨት መቀመጫ ላይ ተቀምጣለች።

ፀሐያማ በሆነ የኢትዮጵያ ማሳ ላይ፣ ሁለት ወጣት ገበሬዎች የደረሰውን እህል በጋራ እየሰበሰቡ ነው። እየተቀባበሉ ነዶ በማነዳት ላይ ናቸው። ይህም የአዝመራ ወቅት ደስታንና የገጠሩን ማኅበራዊ የሥራ ባህል ነው።

ይህ ጥቁር ገንዘብ ቆጣሪ ማሽን ሲሆን፣ የሃያ ፓውንድ የእንግሊዝ ባንክ ኖቶች በላይኛው ግብዓት እና ከታችኛው መውጫው ላይ ጎልተው አሉ። ይህ ማሽን ለምንድነው ጥቅም ላይ የሚውለው?

በአቮካዶ ዛፍ ቅርንጫፎች መካከል አራት ያልበሰሉ አረንጓዴ አቮካዶ ፍሬዎች ተንጠልጥለዋል። ፍሬዎቹ ሞላላ ቅርጽ ያላቸውና በነጥቦች ያጌጡ ናቸው። ቅርንጫፎቹን ትላልቅና ጥቁር አረንጓዴ ቅጠሎች ከበውታል፡፡ ከበስተጀርባም የደበዘዘ ሰማያዊና ቢጫ ብርሃን ያልፋል።

ጠቆር ያለ ቀለም ያለው ክብ የኤሌክትሪክ ምጣድ እና መክደኛው ጠረጴዛ ላይ አለ። ማሞቂያውን የሚቆጣጠር ቁልፍና ትንሽ ዲጂታል ማሳያ አለው። በስተግራ ጥቁር ገመድ እና መሰኪያ አለ። ምጣዱ እንጀራ ጋጋሪ ሊሆን ይችላል።

አውቶሞቢል መለዋወጫ መደብር ፊት ለፊት ሁለት ወንዶች ቆመዋል። ሱቁ ላይ "ቢምኔት ትሬዲንግ" እና "ኒሳን" የሚል ጽሁፍ አለ። ከጎን ደግሞ የ"ቶዮታ" ምልክት ያለበት ሱቅ አለ። መንገዱን የሚያዋስኑ ዛፎች እና ትላልቅ ድንጋዮች አሉ።

በጣም የሚያምሩ በአንድ ላይ የተነሱ የገጠር አካባቢ ህጻናት ሲሆኑ። የታሸገ ውሃ በእጃቸው ይዘዋል። የለበሱት ልብስም ሽንሽን ተብሎ ይጠራል። ፊታቸው ላይ ደስ የሚል ፈገግታ ይታያል።

ጉድጓዱ ጥቁር ቀይ ቀለም ባለው አፈር የተከበበ ሲሆን የሣር መሬትና ከበስተጀርባ ጥቅጥቅ ያሉ ዛፎች አሉ። ከሩቅ የሚግጡ ከብቶች ይታያሉ። በመሬቱ ላይ የሚታየው የአፈር መሸርሸር በኢትዮጵያ ለምን ትልቅ የአካባቢ ጥበቃ ጉዳይ ነው?

ከወንዶቹ መካከል ሁለቱ ከበሮና መለከት እየመቱ ሲሆን፣ የተቀሩት ደግሞ እጅ አጨብጭበዋል። በስተጀርባ የተራራማ መልክዓ ምድር፣ ቁጥቋጦዎችና ጥቂት ዛፎች አሉ። ሰማዩ ንፁህና ደማቅ ሰማያዊ ነው።

አንድ ሰው በጠፍጣፋ አስፋልት ላይ ቆሟል። ሰውየው የፒች ቀለም ያላቸው ጠፍጣፋ ጫማዎችን ተጫምቷል፣ የጫማዎቹም ጫፍ ላይ ቀስት አላቸው። ጫማዎቹ በትንሹ ከፍ ያለ ሱዴ ጨርቅ አላቸው። የእግሮቹ ቆዳ ከቀለሙ ጋር ይስማማል።

የአንድ ሰው ፊት ጎንና አንገት ቀርቧል። በቆዳው ላይ በርካታ ባህላዊ የንቅሳት መስመሮች አሉ። ንቅሳቱ የተጣመሩ ቅርጾች አሉት። ሰንሰለት የሚመስሉ መስመሮች አንገቱን ዞረዋል። ሰውየው ፈገግታ አለው። የንቅሳት ዘይቤው ያለፉትን ባህል ይናገራል።

በአንድ እጅ በርካታ የብር (የብር ቀለም ያለው) ሰንሰለቶች ተንጠልጥለዋል። ሰንሰለቶቹ የተለያየ ቅርጽና ስፋት ያላቸው ሲሆን በቅርበት ቀርበዋል፣ ከበስተጀርባው ደብዛዛ ዳራ አለ።

ክፍት ወይም ወንፊት ከሚመስል ነገር የተዘጋጀ አራት ማዕዘን የሆነ የራሱ ትንንሽ ክፍሎች አሉት። መቀስ፣ እርሳስ፣ ማርከር ፣ ማስመሪያ ተቀምጠዋል። እርሳሱ እና እስክርቢቶ በአንድ ላይ ተቀላቅለዉ ተቀምጠዋል።

የልጆች ስብስብ በክፍት ስፍራ ፎቶ ተነስቷል። የፊተኛው ረድፍ ያሉ ህፃናት የኢትዮጵያ ባህላዊ ልብሶችን የመሰለ ቢጫ ልብስ ለብሰዋል። ሌሎች ልጆች ከኋላቸው በነጭ ወይም በቀለማት ያሸበረቀ ልብስ ቆመዋል። በሰማያዊ ሰማይ ስር ስር ያለው የግንባታ መዋቅር ለቡድኑ መጠለያ ሆኗል።

ትኩስ የባህር ማዶ ምግብ ያለው ፓስታ በነጭ የገበታ ሳህን ላይ ተቀምጧል። ይህ ምግብ በፓስታ፣ በሎብስተር፣ በተከተፈ ቅጠል እና በሌሎች ንጥረ ነገሮች የተሠራ ነው።

ተቀጥሮ የሚሰራ ሰው በስጋ ቤቱ ቆጣሪ ላይ የጥሬ ስጋ ክፍሎችን በቢላዋ እየቆራረጠ ነው። በዙሪያው በብረት ተንጠልጣይ ላይ ትልቅ የስጋ ቁርጥራጮች ሲገኙ፣ ከበስተጀርባ ሌላ ሰው ሥራ ላይ ነው።

ከተራራው ግርጌ ብዙ ሕንጻዎችና መኪናዎች ባሉበት ቦታ የሰዎች እንቅስቃሴ ይታያል። ፊት ለፊት ባለው ሰፋ ያለ ክፍት ቦታ ላይ አንዳንድ ሰዎች እየሄዱ ሲሆን፣ ከጎናቸውም ግንባታ የሚካሄድበት ቦታ ይታያል። ሰማዩ ንጹሕና ሰማያዊ ነው።

ሰዎች ከቢጫ መከለያ በታች ባለች ትንሽ ሱቅ ዙሪያ ተሰባስበው ቆመዋል ወይም ተቀምጠዋል። ሱቁ የተለያየ እቃዎችን ይሸጣል፣ ከጎን በኩል ብዙ የእግር ኳስ ቅርፅ ያላቸው ፊኛዎች ተንጠልጥለዋል። የዚህ የንግድ ቦታ አይነት ምንድን ነው?

ቡናማ ቀለም ያለው መጽሐፍ ወይም መጽሔት ሽፋን ቀርቧል። በላይኛው ክፍል በትላልቅ የአማርኛ ፊደላት 'በርገዶ' የሚል ርዕስ ተጽፏል። ከስር ደብዛዛ የሆነ ገጽታ ሲኖር የጠቆረ ነገር በስተቀኝ በኩል ተዘርግቷል። ሰማዩ በደመና የተሸፈነ ነው።

አራት ወጣት የእግር ኳስ ተጫዋቾች በቡድን ዩኒፎርማቸው ጎን ለጎን ተደርድረው ይታያሉ። የመጀመሪያው ሰው በቢጫ ማልያ እጆቹን በልብ ቅርጽ አስቀምጧል። የተቀሩት ደግሞ በቅደም ተከተል ቀይ፣ ቀይ እና ሰማያዊና ነጭ ማልያ ለብሰዋል። ከታች የአማርኛ ጽሑፍ አለ።

በምስሉ መሃል ላይ፣ ሰው ሰራሽ ፏፏቴ ከትላልቅ ድንጋዮች ላይ እየፈሰሰ በኮንክሪት መንገድ አጠገብ አለ። በስተቀኝ በኩል ክብ ጣሪያ ያለው ዘመናዊ ህንፃ ሲኖር፣ ከበስተጀርባ በደን የተሸፈኑ ተራሮች ግርጌ ተጨማሪ ጎጆዎች አሉ።

ቆንጂዬ አይኗ ጨዋነቷን የሚናገር አንገቷ ጭንቅላቷን ብቻ ሳይሆን ጌጧን ጭምር የያዘ ፤ ፀጉሯ ችምችም ያለ የሐገሯን ልብስ የለበሰች ውብ እንስት ።